አንድ ትልቅ ክንፍ ያላት ቢጫ ቢራቢሮ ጥቁር እና ብርቱካንማ ዔሊ ጀርባ ላይ ተቀምጣለች። ዔሊው ወደ ግራ እየተራመደ ይመስላል፤ በዐይኖቹ ዙሪያ ቢጫ ምልክቶች አሉት። እንስሳቱ በጨለማ አረንጓዴ ዳራ ፊት ለፊት ባለው ቡናማ የዛፍ ግንድ ላይ ናቸው።

ቀይ ካፖርት የለበሰች ወጣት ሴት ጥቁር ቀለም ባለው የልብስ ስፌት ማሽን ትሰራለች። ደማቅ ቀለም ያለውን የጨርቅ ቁራጭ ስትሰፋ በስራዋ ላይ አተኩራለች። ሐምራዊ ክር በማሽኑ ላይ አለ።

አረንጓዴና ትኩስ ቅጠል ያላቸው በርካታ የቆስጣ እፅዋት በልምላሜ እና በጥንካሬ በአፈር ውስጥ ይበቅላሉ። የቅጠሎቹ ትኩስነት የደስታና የተስፋ ስሜትን ሲያንጸባርቅ፤ የእርሻው ሁኔታ የትጋትንና የእርካታን ውጤት ያሳያል።

አንዲት ሴት በነጭ የመታጠቢያ ልብስ (ሮብ) ለብሳ ፀጉሯን በዘመናዊ የብር ቀለም ባለው የፀጉር ማድረቂያ (ሄር ድራየር) እያደረቀች ነው። ረዥም ቡናማ ጸጉሯ በንፋሱ ምክንያት ወደ ላይ ወጥቶ የሚበር ሲሆን፣ በቀኝ እጇ ጸጉሯን ትነካካለች።

ሁለት ሴቶች ልዩ በሆኑ ልብሶች ለብሰው ፎቶግራፍ ተነስተዋል። በግራ በኩል ያለችው ሴት አረንጓዴና ወርቃማ ጥልፍ ያለበት ነጭ ባህላዊ ልብስ ለብሳለች። በቀኝ በኩል ያለችው ሴት ደግሞ ጥቁርና ነጭ ቬልቬት ያለው ዘመናዊ ልብስ ለብሳለች።

በርካታ ሴቶች በ ጂም ውስጥ መሬት ላይ ተቀምጠዋል። የ ስፖርት ልብስ ለብሰዋል፣ አንዳንዶቹም ምንጣፍ ላይ አሉ። ለ ኤክሰርሳይዝ እየተዘጋጁ ነው። የሰውነት ጠንካራነትን ይጠብቃሉ። በኢትዮጵያ ውስጥ ወንዶችና ሴቶች በብዛት የሚሳተፉበት የስፖርት ዓይነት የትኛው ነው?

የስፓጌቲ ምግብ በቅመም ቀይ መረቅ ከተሸፈነ ስጋ ጋር በነጭ ሳህን ላይ ቀርቧል። ከስፓጌቲው ጎን አረንጓዴ ሰላጣ፣ ቲማቲም እና ዱባ ተቀምጠዋል። ሳህኑ በባህላዊ ቅርጽ ባለው ባለብዙ ቀለም ትሪ ላይ ይቀመጣል፤ ከታች በኩል ባለቀለም የጨርቅ ማስቀመጫ አለ።

ሲያስደስት! ተማሪዎቹ ነጭ ልብስ ለብሰው ሲያምሩ፣ ደስታ ይሰማል። ታምቡር የሚመስሉ መሰንቆዎች ያጓጓሉ። ወንዶቹና ሴቶቹ ፍቅር ይፈጥራሉ። የባህል ልብሱ ያስደንቃል። ስነስርዓቱ ክብር ይሰጣል።

አንዲት ሴት እጆቿን ከራስዋ በላይ ከፍ አድርጋ በአማርኛ የባህል ልብስ የለበሰች ናት። ነጭ ልብሱ በአንገትጌው፣ በወገቡና በጨርቁ ግርጌ ላይ በቀለማት ያሸበረቀ ጥልፍ አለው። ሴትየዋ ጥቁር ጫማ አድርጋለች፤ ከበስተጀርባው ደግሞ ጥቁር ዛፎች እና የጠቆረ መሬት ይገኛል።

ብርቱካናማ ቢጫ ቀለም ያላቸው ብዙ ቁጥር ያላቸው ክብ ስር እና ረጅም አንገት ያላቸው የብርጭቆ ጠርሙሶች ተደርድረዋል። ሁሉም ጠርሙሶች በአንድ ዓይነት ቢጫማ ፈሳሽ ወይም ይዘት የተሞሉ ሲሆኑ፣ ክፍት አንገቶቻቸው ወደ ላይ ቀጥ ብለው ይቆማሉ።

በነጭ ዳራ ላይ ጥቁር ሽቦ ያለው ባለብዙ ክፍሎች ያሉት የቢሮ ዕቃ መያዣ ጎልቶ ይታያል። መያዣው እርሳሶችን፣ እስክሪብቶዎችን፣ ባለቀለም ማድመቂያዎችን፣ መቀሶችን፣ ስቴፕለሮችን፣ ሙጫዎችንና ሌሎች የጽህፈት መሳሪያዎችን በስርዓት ይዟል። መያዣው በብረት መረብ የተሠራ ነው።

ብዙ ሕጻናት ቀይ የሆኑ ረዣዥም እጀታ ያላቸው ዩኒፎርሞችን ለብሰው፣ ከትምህርት ቤት ህንፃ ፊትለፊት ባለው ደረቅ ግቢ ውስጥ እየሮጡ ነው። ህንፃው ነጭ ግድግዳዎች እና አረንጓዴ የሆኑ መስኮቶችና ጠርዝ ያለው ጣሪያ አሉት። ከበስተጀርባ ሰማይ እና ሜዳ ይታያል።

እጅግ ድንቅ የሆኑ ቀለማት ያሉበትን ጂኦተርማል ስፍራ ያሳያል። መሬቱ ደማቅ ቀይ፣ ብርቱካናማ፣ ቢጫ እና አረንጓዴ ቀለም ያላቸው ፈሳሾች እና ማዕድናት ተከብበዋል። አረንጓዴውና ቢጫው ፈሳሽ ኩሬዎች በግልጽ ይታያሉ። የሚገኘውም በ ሀገራችን ኢትዮጵያ በአፋር ክልል ውስጥ ነው።

ሁለት ሰዎች በትላልቅ ጭነቶች የተሞሉ ቦርሳዎችን በራሳቸው ላይ ደግነው በከተማ መንገድ ይጓዛሉ። ከፊት ያለው ሰው ቀይ ኮት ለብሷል፤ ከኋላው ያለው ቀይ ሸሚዝ ለብሷል። ነጭ ቫን እና የተለያዩ ሱቆች በበስተጀርባ አሉ፤ በጎዳናው ላይ ብዙ ሰዎች ይሄዳሉ።

ሦስት የማክሲማ ብራንድ አይዝጌ ብረት የተሰሩ ሆትፖት የምግብ ማስቀመጫዎች ይታያሉ። ሁለቱ ሆትፖቶች ተዘግተዋል፤ አንደኛው ተከፍቷል። እቃዎቹ በእብነ በረድ መሰል ግድግዳ ፊት ለፊት ተቀምጠዋል።

በጨለማ ክፍል ውስጥ የሚገኙትን ትናንሽ የመስታወት ጠርሙሶችን ያሳያል። ጠርሙሶቹ በእንጨት ጉድጓድ ውስጥ ተሰልፈው ይገኛሉ። ከጠርሙሶቹ አንዱ ቢጫ ፈሳሽ የያዘ ሲሆን፣ ሌሎቹ ባዶ ናቸው። ከጎን በኩል ትንሽ ነጭ ኩባያ አለ፤ የፀሐይ ብርሃን በጠረጴዛው ላይ በኩል ወድቋል።

በተለያዩ የጥልፍ እና የሽመና ንድፎች ያጌጡ ብዙ ነጭ ባህላዊ የሴቶች የሐበሻ ልብሶች ስብስብ ያሳያል። በግራ በኩል በበርካታ ደማቅ ቀለሞች ያሸበረቁ እና በጠርዝ የተሠሩ አጫጭር ቀሚሶች በተደራረበ መልኩ ይታያሉ።

በርካታ ቀሳውስትና ምዕመናን በውሃ ቆመዋል። ሦስት ቄሶች ራሳቸውን ዝቅ አድርገው በወርቃማ መስቀሎች ውሃው ውስጥ ጸሎት ያደርጋሉ። ሁሉም ነጭና ባህላዊ የቤተ ክርስቲያን ልብስ ለብሰዋል። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥምቀት የሚባለውን ዓመታዊ በዓል ሴረመኒ ያሳያል?

በገበያ ስፍራ የተቀመጠች ሴት ያሳያል። ነጭ ሻሽ የጠቀለለችው ሴትየው በግራና ጥቁር በተሰነጠቀ ልብስ ላይ ሌላ ብርድ ልብስ ደርባለች። ትንሽ ልጅ በክንዷ ስር ተሸክማለች። ከፊቷ በመሬት ላይ እንደጥጥ ያሉ ጥሬ ዕቃዎች እና ሌሎች የሚሸጡ ነገሮች ተዘርግተዋል።

ሶስት መሪዎች የጋራ ስምምነት ሲያደርጉ የሚያሳይ ነው። ሦስቱ ሰዎች ጥቁር ልብሶችን (ሱፎችን) ለብሰዋል። መሃል ላይ ያሉት ሁለቱ እጅ ለእጅ ሲጨባበጡ፣ ግራ በኩል ያለው ሰው ደግሞ በመካከላቸው ቆሟል። ከበስተጀርባ የተደረደሩ የተለያዩ ሀገራት ብሔራዊ ባንዲራዎች ይታያሉ።

አንዲት ሴት በቀይ ቀሚስና በነጭ ሻሽ ተጠቅልላ፣ ሙሉ በሙሉ በፈረሱ ፍርስራሽ መካከል ቆማለች። ሴትየዋ ከፊት ለፊቷ ወዳለው የተደረመሰ ነገር ትመለከታለች። በዙሪያዋ የብረት ቆርቆሮዎች፣ የፈራረሱ ጡቦች እና ኮንክሪት ቁርጥራጮች እንዲሁም የወደቁ የቤት ቁሳቁሶች ይገኛሉ።

ይህ የኤሌክትሪክ ማንቆርቆሪያ በብረት የተሰራ አካል እና ጥቁር እጀታ አለው። በጎን በኩል የውሃ መጠን መለኪያ እና መጠኑን የሚያሳዩ ዝርዝር መስመሮች አሉ። በመሠረቱ ላይ ያለው ሰማያዊ ብርሃን መብራት ይታያል፤ ሙሉው ነገር በነጭ ጀርባ ላይ ተቀምጧል።

በጥቁርና ነጭ ፎቶ ላይ፣ ብዙ ሴቶችና ወንዶች ነጭ ባህላዊ ልብሶችን ለብሰው በጫካ ውስጥ ቆመዋል። አንዲት ሴት መሃል ላይ ቀና ብላ ቆማለች። ከበስተጀርባ ረዣዥም ዛፎች ያሉ ሲሆን፣ መሬቱ ሣር የሌለው ቡኒ ነው።

በነጭ ዳራ ላይ ቀይ ቀለም ያለው የኤስኮን ሎጎ ይታያል። ሎጎው የደወል ቅርጽ ያለው ሲሆን፣ በላዩ ላይ ሁለት ነጭ ኩርባ መስመሮች አሉት። ደወሉ ግርጌ ላይ ነጭ የደወል አንደበት ቅርጽ ያለው ክፍተት ይታያል።

አረጋዊ ሰው በጥቁር ጃኬትና ክራባት ለብሶ ያሳያል። ሰውየው ወፍራምና ነጭ ጢም ያለው ሲሆን አንገቱ ላይ በቀይና ሰማያዊ ቀለም ያሸበረቀ ክራባት አድርጓል። ከቀኝ በኩል ቀይ መስቀል የሚመስል ምልክት ይታያል። ይህም የአንድ ድርጅት መሪ ይመስላል።

በትልቅ መጋዘን ውስጥ እጅግ በጣም ብዙ ቡናማ እንቁላሎች በካርቶን ትሪዎች ውስጥ ተደርድረው በቁልል ተቀምጠዋል። በስተኋላ በኩል ደግሞ ብዙ ባለቀለም የፕላስቲክ የእንቁላል ትሪዎች ከፍ ብለው ተደራርበው አሉ፤ ይህም ከፍተኛ የምርት ክምችት ያሳያል።

በኮረብታ ላይ የሚገኝ ዘመናዊ የሪዞርት ስብስብ ነው። ቤቶቹ ክብ ቅርጽ ያላቸው የገለባ ጣሪያ አላቸው። በዙሪያው ጥቅጥቅ ያለ አረንጓዴ ተክል ሲታይ ከታች የውሃ አካልና ከጀርባ ሰማያዊ ተራሮች ይታያሉ።

ጥቁር ቀለም ያለውና ከብረት የተሰራ የወረቀት ቀዳጅ በንፁህ ነጭ ዳራ ላይ አለ። የመሳሪያው የላይኛው ክፍል ተከፍቶ፣ ክብ የብረት ምንጮች በግልፅ አሉ። የወረቀቱን ቦታ መለኪያ የብረት መቆጣጠሪያ በግራና በቀኝ በኩል ተዘርግቶአል።

በፈዛዛ ቡናማ ዳራ ላይ የቢጫ ቀለም የአማርኛ ፊደላት ጎልተው አሉ። ፊደሎቹ በትልቅ መጠን “ከአድማስ ባሻገር” የሚለውን ቃል በአቀባዊ አሉ። በላይ በግራ ጥግ ላይ ቢጫ ክብ ቅርጽ ሲታይ፣ በአጠቃላይ የምስሉ ዳራ የድሮ መጽሐፍ ወይም ካርቶን ያስመስለዋል።

“ታገቢኛለሽ?” የሚል ጽሑፍ በቀይ አበባ ግድግዳ ላይ በነጭ ፊኛዎች ታጅቦ በግልጽ አለ። ሻማዎችና ቀይ ልብ ቅርጽ ያላቸው ፊኛዎች የጋብቻ ጥያቄውን ፍቅርንና ደስታን በአጽንዖት ያንጸባርቃሉ።

ይህ በውሃ ዳርቻ ላይ በአረንጓዴ ዕፅዋት የተከበበ ውብ ምግብ ቤት የውሃ እና የምድርን ውበት ያጣምራል። ይህ ዓይነቱ ቱሪዝምን ማዕከል ያደረገ ግንባታ የአካባቢውን ሥነ-ምህዳር ሳይጎዳ የቱሪስቶችን ፍሰትና የኢኮኖሚ ጥቅም በዘላቂነት እንዴት ማሳደግ ይችላል?

ታዋቂና ጀግናው አትሌት አበበ ቢቂላ ሁለት እጆቹን ዘርግቶ እየተመለከተ ይገኛል ። 11 ቁጥር ማሊያ የለበሰ ሲሆን ከጀርባውም ጥቁር ግርግዳ ይታያል ።

ይ ጠርሙስ ቅርጽ ያለው የሃይድሮሊክ ጃክ ሲሆን፣ ከባድ ክብደቶችን (ለምሳሌ መኪና) ለማንሳት የሚያገለግል ነው። የማንሻ እጀታው በአግድም ተያይዟል። ለመጠቀም መሬት ላይ የሚቆም ጠንካራ መሰረት አለው። በግንባታ እና በመኪና ጥገና ስራዎች ውስጥ በብዛት ጥቅም ላይ ይውላል።

ጥርት ያለ ሰማያዊ ውሃ ያለው ሐይቅ በአረንጓዴ የደን ሽፋን የተከበበ ሲሆን፤ ከውሃው በላይ የዛፎች ግልጽ ነጸብራቅ ይታያል። በስተግራና በስተቀኝ፣ የቅርንጫፎች ጥላዎች በፍሬም ውስጥ ይታያሉ፤ ይህም ጥልቅ እይታን ይፈጥራል።

ትልቅ እና የሚያብረቀርቅ የላቫ ኩሬ (እሳተ-ጎመራ) በጨለማ ጉድጓድ መካከል ሲፈስ ያሳያል። ላቫው ደማቅ ብርቱካናማ እና ቢጫ ቀለም ባለው እሳት የሚመስል ፈሳሽ ወደ ጥቁር እና ግራጫ ጠጣር መሬት ላይ ይወጣል። በአካባቢው የተሰባበሩ አለት እና ጭስ ይታያል።

ቀይ ሸሚዝ የለበሰ ወጣት በሳር በተሸፈነ ሜዳ ላይ በብስክሌት ላይ ተቀምጧል። ከኋላው በሳር የተለበጠ ክብ ጎጆና ትልቅ ዛፍ ይገኛል። ታዲያ ይህ ወጣት በብስክሌቱ የዕለት ተዕለት ተግባሩ ምን ይሆን?

ረዥም ቡናማ ፀጉር ያላቸው የጭላዳ ዝንጀሮዎች አንድ ላይ ተሰባስበዋል። ከፍተኛ ተራራ ጫፍ ላይ ቆመዋል። ከበስተጀርባ ሰፋፊ ደጋማ ቦታ እና ነጭ ደመናዎች ይታያሉ። እነዚህ የጭላዳ ዝንጀሮዎች በብዛት የሚገኙበት በኢትዮጵያ ውስጥ የሚገኝ የተፈጥሮ ብሔራዊ ፓርክ የትኛው ነው?

ሰዎች በተጨናነቀ የገበያ ስፍራ በመሸጥና በመግዛት ላይ ናቸው። የተለያዩ አትክልቶች፣ በተለይም ካሮት እና ድንች በብዛት መሬት ላይ ተነጥፈዋል። ነጋዴዎቹ ትልልቅ ገለባ ኮፍያዎችን አድርገዋል።

አምስት ወጣት ሴቶች በቅንጦት በተጌጠ ሶፋ ላይ ተቀምጠው ነጭ የሆኑ ባህላዊ ልብሶችን ለብሰዋል። ሁሉም ሴቶች በተለያየ ቀለም የተቀቡ ዘመናዊ የሆኑ የስፖርት ጫማዎችን አድርገዋል። ከበስተጀርባ ረዣዥም ነጭ መጋረጃዎች ይታያሉ።

አንዲት ሴት ጥቁር ዳራ ባለው መድረክ ላይ ቆማለች። ሴትየዋ ጥቁር፣ ቀይ እና ነጭ ጥልፍ ያለው ባህላዊ ነጭ ልብስ ለብሳ፤ ጫማዋ ቡናማ ነው። ራሷ ላይ ነጭ ጨርቅ ታስራለች፤ ወገቧ ላይ ደግሞ ባለቀለም ጨርቅ ታስራለች።

አረንጓዴ ቀለም ያለው የትምህርትቤት መጽሐፍ ሽፋን ይመስላል። ሽፋኑ ላይ "የግብረገብ ትምህርት" የሚል አማርኛ ጽሑፍ ተቀርጿል፤ ከሥሩም"5ኛ ክፍል" የሚል ደረጃ ያሳያል። በቀኝ በኩል በኢትዮጵያ ሰንደቅ ዓላማ አርማ የተጌጠው ይህ መጽሐፍ ለአምስተኛ ክፍል ተማሪዎች ምን ዓይነት የትምህርት ዘርፍ ሊያስተምር ይችላል?

በእንጨት ሳጥን ውስጥ የተሞሉ የበሰሉ እና ደማቅ ቀይ እንጆሪዎች ከፊት ቀርበዋል። ከበስተጀርባ ደግሞ ሰፋፊ የእንጆሪ እርሻዎች በረጅም መስመሮች ተዘርግተዋል፤ ሰማዩ ደብዛዛ ብርሃን አለው።

አንድ ሰውና አንዲት ሴት በጭነት መኪና ጀርባ ላይ ቆመዋል። መኪናው በቆሻሻና በቀለም የረከሱ በርካታ ቀይና ነጭ ባልዲዎችን ጭኗል። ባልዲዎቹ በጣሪያ በተሸፈነ መዋቅር አጠገብ ባለው በጠጠር መንገድ ላይ ተቀምጠዋል።

ቡናማ ቀለም ያላቸው ሁለት የዶክተር ስሊፐር ጫማዎች በነጭ ዳራ ላይ ተቀምጠው አሉ። ሁለቱም ጫማዎች የሚለበሱበት ቦታ ለስላሳ ሲሆን፣ ለጣት የሚያገለግል ትንሽ ቀዳዳ አለው። ይህ ጫማ የተሰየመበት ዋነኛ ምክንያት ምን ሊሆን ይችላል?

ሰማያዊ ልብስና መነጽር የለበሰ አንድ ሰው ብዙ የማይክሮፎን ስብስቦች ፊት ለፊት ቆሞ ንግግር ያደርጋል። ማይክሮፎኖቹ የፋና እና ኢቲቪ ምልክቶችን ያሳያሉ። ይህ ሰው በሕዝብ መድረክ ላይ ምን ዓይነት ጉዳይ ሊያብራራ ይችላል?

ሦስት እርከኖች ባለው መደርደሪያ ላይ የተለያዩ የሽመና ሥራዎች ቀርበዋል። ከእነዚህም መካከል በቀለማት ያሸበረቁ ሰፋፊ ቅርጫቶችና ጎድጓዳ ሳህኖች ይገኙበታል። በተጨማሪም ትናንሽ ክብ ቅርጫቶች በክምር ተቀምጠዋል። ወለሉ ከእንጨት የተሠራ ሲሆን ከበስተጀርባው ደግሞ ያሸበረቁ ቅርጫቶች ግድግዳ ላይ ተሰቅለዋል።

አንድ ከፍተኛ የመንግሥት ባለሥልጣን ከኢትዮጵያ ሰንደቅ ዓላማ ፊት ተቀምጠው ይታያሉ። ይህ አቀማመጥ የመሪነት ኃላፊነትንና ታማኝነትን ያንጸባርቃል። የኢትዮጵያ ብሔራዊ ጥቅም እና ዲፕሎማሲያዊ ግንኙነቶች በአሁኑ ጊዜ ባለው ፈታኝ ዓለም አቀፍ ሁኔታ ውስጥ እንዴት ሊጠበቁ ይችላሉ?

በአንድ መካከለኛ ወጥ ቤት ውስጥ አንዲት ሴት የቤተሰብ ምግብ በማዘጋጀት ላይ ትገኛለች። ይህ የዕለት ተዕለት ተግባር በቤተሰብ ሕይወት ውስጥ ጤናማ ምግብን በማቅረብ ረገድ ያለውን ሚና ያሳያል። የሴቶች በምግብ ዝግጅት ላይ ማተኮር የተመጣጠነ ምግብን ለማሳደግ እንዴት ሊጠቅም ይችላል?

በኩሬ ውሃ ላይ ወይንጠጅ ቀለም ያላቸው ውብ የሎተስ አበቦች ተንሳፍፈዋል። አበቦቹ በትልቅ አረንጓዴ ቅጠሎችና ጥቅጥቅ ባለ የሳር ሜዳ ተከበዋል። የሰላም ስሜት ያንጸባርቃል።

አንድ ጥንድ ጥቁር ካሬ-ጣት ጫማዎች የሚያብረቀርቅ የብር ድንጋይ ያለበት ማሰሪያና ግልፅ ተረከዝ አላቸው። ጫማዎቹ በቡናማ ጥልፍልፍ የቤት ዕቃ ላይ ተቀምጠዋል። ይህ አይነት ጫማ በዋነኛነት ለየትኛው አይነት ድግስ ወይም አጋጣሚ ይመረጣል?

በርካታ ሴት አርቲስቶች ነጭ የባህል ልብስ ለብሰው፣ በቀይ ሻሽ ታጥቀው እና ባህላዊ ዣንጥላ ይዘው በሰማያዊ መድረክ ላይ ሲጨፍሩ ይታያሉ። አርቲስቶቹ ደስተኛ ሆነው ሲጨፍሩ ከበስተጀርባ የጥንት ግንብ መሰል ጌጥ እና የስንዴ ቀለም ያላቸው ዘንባባዎች አሉ።

በጭስ በተሞላ አውደ ጥናት ውስጥ በርካታ ሴቶች በጥረት በሸክላ ሥራ ተጠምደዋል። ወለሉ ላይ ጥቁር እና ቡናማ ቀለም ያላቸው ብዙ ዓይነት የሸክላ ሥራ ውጤቶች ተቆልለዋል። ሴቶቹ በተለያዩ የእቶን ክፍሎች በሥራ ሲባዝኑ የቆየውን የሥራ ሂደት ይገልጻል።

ደማቅ ቀይ ቀለም ያለው የመጽሃፍ ሽፋን ነው። አንድ ጥቁር ለባሽ ሰው ወደ ተሳለው ጥቁር ግንብ አናት እየተመለከተ ነው። በግንቡ ጫፍ ላይ የሴት ቅርጽ በደብዛዛ ሁኔታ ተስሏል፤ የሸረሪት ድር በግንቡ ዙሪያ ተበታትኗል።

ዘመናዊው ባለ ብዙ ፎቅ "ናሪ ሆቴል" ሕንፃ በመስታወትና በድንጋይ ተገንብቷል። ከፊት ለፊት፣ ግድግዳ ላይ የእንግሊዝኛና የአማርኛ ጽሑፎች እንዲሁም የአገር ባንዲራዎች በዱላ ላይ ተሰቅለዋል። በጎን በኩል ጠባቂ ያለበት ትንሽ ክፍል እና አንድ ግራጫ መኪና ይታያሉ።

ከለሩ ክሬም የሚመስል፣ ነጠላ በር ያለው፣ ከፊል አውቶማቲክ ዋሺንግ መሺን ከመሬት ላይ ተቀምጧል። ከላይ የአጥቦ እና የማድረቂያ ክፍሎች መቆጣጠሪያ ዳያሎች ተደርድረዋል። የኤሌክትሪክ ዕቃው ውጫዊ ክፍል ትንሽ የቆሸሸ ነው። ይህ ዋሺንግ መሺን ለምን ያህል የልብስ ክብደት (በኪሎ ግራም) የተሰራ ይመስልዎታል?

ሦስት መሪዎች ልባም ልብሶችን ለብሰው ከፊት ወንበሮች ላይ ተቀምጠዋል። መሃል ላይ ያለው ሰው ማይክሮፎን ይዞ ሲናገር፣ ከፊታቸው የአማርኛ ጽሑፍ ያለበት ሰንደቅ ዓላማ ተዘርግቷል።

ሶስት የተለያዩ ጣዕሞች ያላቸው የ"ደንኪራ" ወይን ኮክቴል መጠጦች በጠርሙስ ውስጥ ተቀምጠዋል። ቀይ፣ ወርቃማ እና አረንጓዴ ቀለም ያላቸው መጠጦች በበረዶ ውስጥ ሰምጠው ሲታዩ፣ “አዲስ ስሜት ፍለጋ” የሚል የአማርኛ ጽሑፍ በላይኛው ክፍል ይነበባል።

አጠቃላይ እይታው የጋዜጣውን የመጀመሪያ ገጽ ያሳያል። የጋዜጣው ርዕስ "ሪፖርተር" የሚል ሲሆን አርዕስቶች እና የተለያዩ ዜናዎች በአማርኛ ጽሑፍ ተሞልተዋል። ገጹ ብዙ ማስታወቂያዎችና በፓርላማ አዳራሽ የሚመስል ቦታ ላይ የተቀመጡ ሰዎችን የሚያሳዩ ሁለት ፎቶግራፎች አሉት።

በመደዳ የተቀመጡ እጅግ ብዙ አይነት ፍራፍሬዎች በገበያ ላይ ይታያሉ። ከታች ፖም እና እንጆሪዎች ሲታዩ፣ በላይ በኩል አናናስ፣ ሙዝ፣ ፓፓያ እና ወይን ፍሬዎች በብዛት ቀርበዋል።

ጥቁር እና ነጭ ቀለም ያለው ይህ ሳጥን ቾኮች ሲሞላ ሲያምር፣ የትምህርት ጥሪን በማስታወስ ደስታን ያሰፍናል። ተደራጅተው በሳጥን ውስጥ መታየታቸው፣ ለስራ መዘጋጀትን ሲያሳይ ይገርማል።

ዶ/ር ዐብይ አንድ ሰው ጥቁር ሱፍ እና ቀይ ታይ ለብሶ ንግግር ያደርጋል። ከበስተጀርባ ሰማያዊ ባክግራውንድ እና ትልቅ የአማርኛ ቴክስት አሉ። ሰውዬው ማይክሮፎን አጠገብ ቆሟል። ይህ ሰው አሁን የኢትዮጵያ ፕራይም ሚኒስተር ፖዚሽን ላይ ያለው ዶክተር አብይ አህመድ ነው?

ወጣት ሴቶች ጥቁር ፀጉራቸውን ለቀው፣ ነጭና ጥቁር የባህል ልብስ ለብሰዋል። በጭብጨባ ደስተኛ በሆነ ስሜት ወደ ጎን እየተመለከቱ ይገኛሉ። ከበስተጀርባ በቀይና ነጭ ጨርቅ ያጌጠ አዳራሽ፣ እንዲሁም የባህል ቁሳቁሶች ተንጠልጥለዋል፤ የደስታ ስሜት ይፈጥራል።

ጥቁር እና ጠመዝማዛ ፀጉሯን ከጎን በኩል የከፈለች ወጣት ሴት ወደ ካሜራው ትመለከታለች። ሴቷ ነጭና አረንጓዴ ቀለም ያለው ባህላዊ ልብስ ለብሳለች፤ በአንገቷም ላይ የመስቀል ቅርጽ ያለበትን ጨምሮ ሁለት የአንገት ጌጦች አድርጋለች።

ይህ አርማ ነጭ ጀርባ ላይ የሚታይ ቀይ ምስል ነው። ምስሉ ከታች ሰፋ ብሎ ወደ ላይ የሚጠብ፣ በመሃሉ ነጭ የእንግሊዝኛ ፊደላት የተቀመጡበት ቅርጽ አለው።

እጅግ ብዙ ሰዎች አረንጓዴ እና ቢጫ ቲሸርት ለብሰው በአንድ ትልቅ መንገድ ላይ ተሰብስበዋል። ተሳታፊዎቹ በደስታ እየጮሁ እና ፎቶዎችን በእጃቸው ስልክ ሲያነሱ ይስተዋላል። በመሃል ላይ የአይጥ ቅርጽ ያለው ትልቅ ጭንብል በአንድ ሰው ተይዟል።

ጥቅጥቅ ባለ አረንጓዴ ጫካ መካከል በሳር የተሸፈነ ትልቅ ኮኒካል (ሾጣጣ) ጣሪያ ያለው ባህላዊ ቤት አለ። ከጣሪያው ጫፍ ላይ ቀለል ያለ ጭስ ወደ ላይ ይወጣል። ቤቱ በሙሉ ከእንጨት በተሠሩ እንጨቶች በተሰራ ዝቅተኛ አጥር የተከበበ ነው።

አንዲት ሴት እጇን በጭንቅላቷ ላይ አድርጋለች። የፀጉሯ መካከለኛው ክፍል በጥሩ ሁኔታ የተሰራ የጎን ጥልፍልፍ አለው። ሌላው የፀጉር ክፍል ጥቅጥቅ ያለ የአፍሮ ዘይቤ ነው።

ብዙ ነጭ ኩዎችን የለበሱ ሴቶችና ወጣቶች ተሰልፈው በመጓዝ ላይ ይገኛሉ ። ጉዞም ሰላማዊ ሰልፍ ይመስላል ። ከጀርባቸውም የሚያማምሩ ህንፃዎች ይገኛሉ ።

ባህላዊ የሙዚቃ ትርኢት በሚመስል ዝግጅት ላይ ሁለት ወንዶች መሃል ላይ ቆመዋል። አንዱ ነጭ ልብስና አረንጓዴ ሻሽ ሲለብስ፣ ሌላኛው ቀላል ቡኒ ጃኬት ለብሷል። ከበስተጀርባ ሌሎች ወንዶች በነጭ ልብስ ተቀምጠዋል። በግድግዳ ላይ የቆዳ ሥዕል ተሰቅሏል።

ቤቱ ቀላል ሰማያዊ ቀለም አለው፣ የጣራው ጠርዝ ቀይ ነው፤ በግቢው ውስጥ አረንጓዴ ተክሎችና ትላልቅ የመስታወት መስኮቶች ይገኛሉ። ግቢው በተለያየ ቀለም በተነጠፉ የድንጋይ ንጣፎች አጊጧል፣ ደረጃዎች ወደ በረንዳው ያመራሉ። ይህ ቤት በየትኛው የኢትዮጵያ ከተማ ሊገኝ ይችላል?

ለምለም ቅጠሎች በክፈፉ ዙሪያ ታጥበው ሐይቅ በሚያዋስነው ግቢ ውስጥ ያለ ትልቅ ሰማያዊ የመዋኛ ገንዳ አለ። ውብና ሰላማዊ የሆነው ይህ አቀማመጥ የደስታንና የመረጋጋትን ስሜት ይፈጥራል።

ሦስት ወንዶች በዱላ ተደግፈው ደረቅ በሆነ አፈር መንገድ ላይ እየተጓዙ ነው። ከኋላቸው ግመሎች ዕቃ እንደጫኑ ሲታዩ፣ ሰዎች በባህላዊና ዘመናዊ ልብሶች ተመስለው በፀሐይ ብርሃን አሉ።

ቀይና ነጭ ባለመስመር ቀሚስ የለበሰች አንዲት ሴት ፀሐያማ በሆነ የገጠር መሬት ላይ በእጆቿ ጐድጓዳ አካፋ ይዛ አፈር ስትቆፍር ትታያለች። በስተጀርባ አረንጓዴ የሰብል ተክሎችና ዛፎች አሉ።

የሰላም አውቶቡስ ተብሎ የተሰየመ፣ ደማቅ አረንጓዴ ቀለም ያለው ዘመናዊ አውቶቡስ በጥቁር መስኮቶችና በሚያብረቀርቅ አርማ ቆሟል። አውቶቡሱ በአገር አቋራጭ ጉዞ ምቾትን በግልፅ ያሳያል። ይህ አውቶቡስ ከሌሎች የትራንስፖርት አገልግሎቶች የሚለየው በምንድን ነው?

በርካታ ሰዎች በትልቁ ነጭ ሕንፃ ፊት ለፊት በግንባታ ላይ ባለው መንገድ ወይም ክፍት ስፍራ ላይ ይሄዳሉ። ከበስተጀርባ በዛፍ የተሸፈኑ ኮረብታዎች እና ሌሎች የከተማ ሕንፃዎች ተደራርበው ይገኛሉ።

ሰማያዊና ብርቱካናማ ቀለሞች ያሉት፣ ወደ ቀኝ አቅጣጫ የሚጠቁሙ ፍላጻዎች በክብ ቅርጽ የተቀመጡበት አርማ ነው። ከአርማው በታች "የትራንስፖርት ሚኒስቴር" የሚል የአማርኛ ጽሑፍ፣ ከስሩም "MINISTRY OF TRANSPORT" የሚል የእንግሊዝኛ ጽሑፍ ይገኛል።

አንድ ወጣት ወንድና ሴት በባህላዊ ነጭ ልብሶች ተውበው ከፊት ለፊት ይገኛሉ። ወንዱ ነጭ ሸሚዝ ሲለብስ፣ ሴቷ ደግሞ ቀሚስ ለብሳለች። ከበስተጀርባ ብዙ ሰዎች የተሰበሰቡ ሲሆን፣ ሰማያዊና ነጭ አበባዎች በአምዶች ላይ ለጌጥ ተደርገዋል።

አንድ ዘመናዊ አውድማ ማሽን በወርቃማ የስንዴ እርሻ ውስጥ እየሰራ ነው። ማሽኑ የተሰበሰበውን እህል በረዥም ቱቦ አማካኝነት ወደ አረንጓዴ የጭነት መኪና ጀርባ ክፍል እየጫነ ነው። ሰማዩ ጥርት ያለ ሲሆን ከበስተጀርባው ሰፋፊ እርሻዎች ይገኛሉ።

ከቤት ውጭ የሚገኝ፣ ባለ ሶስት ክፍል ለቆሻሻ መለያያነት የተዘጋጀ የብረት ቢን ይታያል። አረንጓዴ፣ ፕላስቲክ ሰማያዊ እና ወረቀት (የሎው) ዲዛይን ተደርጎበታል። በአጠገቡ ትንሽ ህጻን በሳር ሜዳ ላይ ተቀምጧል። ይህ የቆሻሻ መለያያ ሲስተም በአዲስ አበባ ከተማ በሚገኙ መናፈሻዎች ውስጥ በስፋት እየተተገበረ ነው?

ረጃጅም ምሰሶዎች ላይ የተዘረጋው የክፍያ ጣቢያ በግልጽ ይታያል፤ "ቱሉ"፣ "ዲምቱ"፣ "ዋና" እና "የክፍያ ጣቢያ" የሚሉ የአማርኛና የእንግሊዝኛ ስሞች በአረንጓዴ ሰሌዳዎች ላይ ተጽፈውበታል፤ በአውራ ጎዳናዎች ላይ ይህንን የመሰለ የክፍያ ጣቢያ መገንባት ለሀገር ኢኮኖሚ ምን ጠቀሜታ አለው?

ረጃጅም የዘንባባ ዛፎች በአስፓልት መንገድ ዳር የተተከሉበት ሰፊ ከተማ ጎዳና። ሰዎች በእግረኛ መንገድ ላይ ይጓዛሉ፣ አንዳንዶቹም ነጭ ልብስ ለብሰዋል። ከበስተጀርባ በሁለቱም በኩል በዛፎች የተሸፈኑ ቦታዎች እና ዘመናዊ ህንጻዎች አሉ።

በነጭ ጠረጴዛ ላይ አራት የጥራጥሬ ማጣበቂያ ቴፕ መሣሪያዎች በግልጽ ይታያሉ። መሣሪያዎቹ በሦስት የተለያዩ ቀለሞች የተሠሩ ሲሆን፤ ሦስቱ ቋሚ ሆነው ቆመዋል። ቀለሞቹ ጥቁር ሰማያዊ፣ ቀይ ብርቱካናማ እና ሐምራዊ ሲሆኑ፤ አራተኛው ደግሞ ቡናማ ብርቱካናማ ሆኖ ተደፍቷል።

አንድ ቢጫ እና ጥቁር የአየር መጭመቂያ (ኮምፕረሰር) በመሬት ላይ ተቀምጧል። ጥቁር ቱቦ ከኮምፕረሰሩ ተነስቶ ወደ ግራጫ ጎማ በብረታ ብረት ጎማ ላይ ሲገባ ይታያል። ኮምፕረሰሩ የጎማውን ግፊት መለኪያ መሳሪያ አለው።

ከፍ ባለው ተራራማ መልክዓ ምድር፣ አንድ ጠምበል በቆመበት ዐለት ላይ ተኩላዎች (ዋልያ አይቤክስ) እና ጭላዳ ዝንጀሮዎች አሉ። ጠምበሉ ትልቅና የተወዛወዘ ቀንድ አለው። ከበስተጀርባ ጥቅጥቅ ያለ ጭጋግና ደመና የተሸፈኑ ሌሎች ተራሮች አሉ። ቦታው የኢትዮጵያ ሲሚን ተራራማ ብሔራዊ ፓርክ ይመስላል።

ከኋላ የተነሳ ፎቶ ላይ አንዲት ሴት ነጭ ቲ ሸርት ለብሳ ወንበር ላይ ተቀምጣለች። ጸጉሯ ጥቁር፣ ጥቅጥቅ ያለና በጥቅል ከርል ስታይል ተሰርቷል። ይህ የፀጉር ስታይል አብዛኛውን ጊዜ በሙቀት አይረን ወይም በሌላ የጸጉር ፕሮዳክት በመታገዝ የሚሰራ ነው?

ይህ ትንሽ ዘመናዊ ቤት ከፊት ቀርቧል። ጣሪያው ቡኒ ሲሆን ግድግዳው በሁለት ቀለም ተስሏል። በሩ ነጭ ሲሆን በመስኮቶቹ ዙሪያ ቀይ ፍሬም አለው። ከፊት ያማሩ አበባዎችና አረንጓዴ የሳር ክምር ይታያል። ቤቱ በቅንጦት የተሰራ ነው።

በርካታ ሰዎች አረንጓዴ የሰብል እርሻ ውስጥ ሰማያዊ ኮፍያና ነጭ ልብሶችን ለብሰው ተሰብስበው አሉ። ፊታቸውን ወደ ካሜራው ያዞሩት ሰዎች ሲነጋገሩ፣ ከጀርባ ያሉት ደግሞ በሰማያዊና ቢጫ ቀለም የደህንነት ልብስ ለብሰዋል። ሰማያዊ ደመና ያለበት ሰፊ ሰማይ በላይ አጥልሏል።

አንዲት ወጣት ሴት ቢጫና ብርቱካንማ ቀለም ያለው በቅርጽና በልስላሴ ያማረ ረዥም ልብስ ለብሳ በጎን በኩል ቆማለች። ሴትየዋ ከኋላ በኩል ፊቷን አዙራ በደስታ እና በፍቅር ተመለከተች፤ ረዣዥም ጥቁር ፀጉሯ በአየር ላይ ይንቀሳቀሳል።

ይህ በኢትዮጵያ ገቢዎች ሚኒስቴር አርማ ያጌጠ የአማርኛ ጋዜጣ ነው። የጋዜጣው ርዕስ "ገቢያችን" የሚል ሲሆን፤ ሁለት የተለያዩ ዜናዎች ከሁለት ሰዎች ምስሎች ጋር ቀርበዋል። በግራ በኩል ለኪውር ኮድ የሚሆን ቦታ በደማቅ ቢጫ ቀርቧል።

ምስል ከቀርከሃ ወይም ሸምበቆ የተሰራ የሙዚቃ መሣሪያ ያሳያል። የኢትዮጵያ ባህላዊ ዋሽንት ይመስላል። ቀዳዳዎችና መቆጣጠሪያ ማሰሪያዎች ያሉት ሲሆን፣ በሙዚቃ ለመጠቀም ተዘጋጅቷል።

አንጋፋ እና ዘመናዊ የሆኑ የተንቀሳቃሽ ስልኮች ስብስቦች፣ ከስር ባሉ የቴክኖሎጂ አርማዎች ላይ ተደርድረዋል። ስልኮቹ እንደ ሳምሰንግ፣ ቴሌኖ፣ ቴክኖ፣ ሁዋዌ እና ዜድቲኢ ያሉ የተለያዩ ብራንዶችን ይወክላሉ።

ሰማያዊ፣ ቡናማ እና ሮዝ ቀለም ያላቸው ሦስት ክብ የፕላስቲክ ቅርጫቶች ከመሃላቸው ቀዳዳዎች አሏቸው። ቅርጫቶቹ ቡናማ ቀለም ባለው የጠረጴዛ መስታወት ላይ ተደርድረዋል። ይህ የቤት ውስጥ እቃ ልብሶችን ለማጠብ ያለውን ጠቀሜታ ግለጽ?

ደማቅ ቀለማት ባለው የባህል መደብር ውስጥ ብዙ ቁጥር ያላቸው የተለያዩ ቅርጽ ያላቸው ቅርጫቶች ተከማችተዋል። በግድግዳው ላይ ባህላዊ ምስሎች ተሰቅለው መደነቅን የሚፈጥር የተዋበ ገበያ ነው።

ቀይና ቡናማ ቀለም ያለው ፀጉር ያለው አንድ ወንድ አንበሳ በቅጠላማ አረንጓዴ ሜዳ ላይ ጋደም ብሎ ወደ ግራ በኩል እየተመለከተ ነው። ነጭ አገጭና ደብዛዛ ጅራት አለው።

አንድ ሰው ጥቁር የዶክተር የምረቃ ልብስ ለብሶ፣ ቀይና አረንጓዴ ቀለም ያለው ኮፍያ ለብሶአል። ቀይ ቬልቬት ከፊት መሀል ላይና በእጅጌው ላይ በሶስት መስመሮች ይገኛል። ሰውዬው ከቤት ውጪ በአረንጓዴ የዕፅዋት ዳራ ፊት ቀጥ ብሎ ቆሟል።

የባህል ሰርግ ወይም ሥነ ሥርዓት ማስዋቢያ ዲኮሬሽን ይታያል። በመካከል የተቀመጠ ወንበር እና የተለያዩ የሸክላ ዕቃዎችና በገለባ የተሰሩ ባስኬቶች ወለሉ ላይ ተቀምጠዋል። ይህ ዓይነቱ ባህላዊ ሥርዓት በኢትዮጵያ ውስጥ መሠረተ ቢስ የሚባለውን የባህል ሥነ ሥርዓት የሚወክል ነው?

በሰማያዊ ዳራ ላይ ባለው ነጭ ሞላላ ቅርጽ ውስጥ የሚገኘው አርማ የባንኩን ስም በአማርኛ በትልልቅ ጥቁር ፊደላት ይዟል። ከስሙ በላይ ባንኩን የሚለይ አጭር ጽሑፍም በትንሽ ሆሄያት ተጽፏል።

አንዲት ሴት ጥቁር ኮፍያና ሰማያዊ ልብስ ለብሳ፣ በተዘረጉ ረድፎች በተተከሉ ችግኞች መካከል ተንበርክካለች። ፀሐያማ በሆነ ቀን ችግኞቹን በጥንቃቄ ትነካካለች፤ በአፈር ውስጥ ያለውን እርጥበት ለመጠበቅ የትኞቹ የአፈር አያያዝ ዘዴዎች ሊረዱ ይችላሉ?

ሰፊና ጥርት ያለ ሰማያዊ ሰማይ ከላይ ይገኛል። ከታች ደግሞ በርካታ ኮረብታዎችና ተራራዎች በረጅም ርቀት ተዘርግተዋል። ከፊሉ ኮረብታዎች በቀጥታ የፀሐይ ብርሃን የሚያገኝ ወርቃማ ብርሃን ሲያንፀባርቁ፣ ከፊሎቹ ደግሞ በጥላ ተሸፍነው ጥቁር አረንጓዴ ቀለም አላቸው።

ሴትየዋ ነጭ ባህላዊ ቀሚስ ለብሳ በግልጽ ትታያለች፤ ቀሚሱ በደማቅ ቢጫና አረንጓዴ ጥልፍ ያጌጠ ነው። ይህ የባህል ውበት የደስታን፣ የፍቅርንና የኩራትን ስሜት በብርቱ ያንጸባርቃል።

አንድ ትልቅ የኢትዮጵያ አየር መንገድ አውሮፕላን በአውሮፕላን ማረፊያ ላይ ቆሟል። አውሮፕላኑ ነጭ ሲሆን የጎን መግቢያው ደረጃዎች ተዘርግተው ተሳፋሪዎች እየወጡ ነው። ከበረራው ተርሚናል ተሳፋሪዎችን የሚያመላልስ ቢጫና ጥቁር የቼክ ምልክት ያለበት መኪናም በአቅራቢያው አለ።

ባህላዊ የከበሮ መሣሪያ ከቆዳ የተሰራ አካል አለው። በከበሮው ራስ ላይ የመምቻና መወዝወዣ መገልገያዎች አሉ። ከበሮው በእንጨት ፍራሽ ላይ ተቀምጧል ።

እግዚኦ ሲያስደንቅ! የዜና ማሰራጫው አሳሳቢ መረጃ ያቀርባል። በስክሪኑ ላይ ያለው ካርታ ስለ ምድር ንቅናቄ ያስፈራል። ባለሙያዎቹ ሲያብራሩ በጥሞና ይታያሉ። ስለመሬት መንቀጥቀጥ መረጃ ማግኘት ያስጨንቃል። ትምህርታዊ እና አስፈላጊ ነው።

ደማቅ ቢጫ፣ አጭር እጅጌ ያለው እና በአበቦች ያጌጠ ልብስ የለበሰች ልጅ ትታያለች። በግንባሯ ላይ የወርቅ ዶቃ ዘውድና አንገቷ ላይ ሰማያዊና ነጭ ዶቃዎች አድርጋለች። የተፈጥሮ ጸጉሯን ለቃ በጥሞና ወደ ፊት ትመለከታለች።

የኢትዮጵያን ምግብ ያሳያል። የተጠቀለለ ለስላሳ እንጀራ ከጥቁር የሸክላ ማሰሮ ውስጥ ካለ ቀይ ወጥ ጋር ቀርቧል። ወጡ ብርትኳናማ ቀለም ያለው ሲሆን፤ ከውስጡ የተቀቀለ ነገር ይታያል። ማሰሮው ጥቁር መያዣና ጥቁር ክዳን ያለው ሲሆን፤ ምግብ አቀራረቡም ማራኪ ነው።

ቀይ ቀለም ያለው ትልቅ በሬ በቅርብ አለ፤ ቀጥሎም ቀላል ግራጫ በሬ ከጭነት መኪናው ላይ ወርዷል። በሬዎቹ በገመድ ተይዘው፣ አንድ ሰው ከጭነት መኪናው ጀርባ ላይ ተቀምጧል። ግልጽና ሰማያዊ ሰማይ በበስተጀርባ አለ።

ሁለት ትልልቅ የንግድ ምልክቶች የሕንፃውን የፊት ለፊት ክፍል ይሸፍናሉ። ምልክቶቹ የሚል ጽሑፍ አላቸው ። ከመስታወት ጀርባ የመኪና መለዋወጫዎች ይታያሉ ።

በጠረጴዛ ዙሪያ ሶስት ሰዎች ተቀምጠው የኢትዮጵያን ምግብ በጋራ እየበሉ። አንዲት ሴት በባህላዊ የሀገር ልብስ ከመሃል ተቀምጣለች፣ ሁለት ወንዶች ደግሞ በጎን ተቀምጠዋል። ሁሉም ከትልቅ ሳህን ላይ በእጃቸው እየበሉ ሲሆን ከጎን የፍራፍሬ ጭማቂ ጠርሙስ አለ።

የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አርማ በሰማያዊ ጋሻ ላይ የሳይንስ ምልክቶችን ያቀፈ ነው። ችቦውና የአቶም ቅርጽ በትምህርት ያለውን አጽንዖት ያሳያሉ። ይህ ተቋም ለሀገራዊ የቴክኖሎጂ ዕድገት ምን አስተዋፅዖ አበርክቷል?

አራት ወጣት ሠራተኞች ከትልቅ የጭነት መኪና ላይ ከባድ የሆኑ የዕርዳታ እህሎች የተሞሉ ከረጢቶችን እያራገፉ ነው። ሠራተኞቹ ጭንብል አድርገው በጋራ ሲሰሩ፣ ከረጢቶቹ ክብደታቸው ከፍተኛ መሆኑ የሥራውን ጫና ያሳያል። ይህ የዕርዳታ አቅርቦት ሥራ ምን አይነት ዓላማ ይኖረዋል?

ይህ የምስል ቅንጥብ የአማርኛ ቋንቋ ጋዜጣ የፊት ገጽን ያሳያል። ርዕሶች፣ ንዑስ ርዕሶች እና ጽሑፎች እንዲሁም የፖለቲከኞች ፎቶዎች በግልጽ በገጹ ላይ ተካተዋል።

ነጭ ሻሽ የለበሱ ሁለት ሴቶች በሌሊት በዓል ላይ ሲሳተፉ በደስታ ፈገግ ይላሉ። በእጃቸው የያዟቸው ችቦዎች የብርሃንና የፍቅር ስሜትን እየሰጡ ከፍተኛ የደስታ መግለጫ ነው።

በተለያየ ቀለምና ቅርጽ የታሸጉ የ'ሌዘር' ምርት የሆኑ የጽዳት ዕቃዎች አሉ። ሳሙናዎች፣ ብሊችና ሌሎች ኬሚካሎች በመሰለፍ የቤትን ንጽሕና ለመጠበቅ ያላቸውን ታላቅ ጥቅም ያጎላሉ። እነዚህ ምርቶች የንጽህናን አስፈላጊነት በጽናት ይወክላሉ።

የደስታ ስሜት የተሞላባት ተማሪ በፈገግታ ጥቁር ሰሌዳ ላይ እየጻፈች ነው። ልጅቷ አረንጓዴና ሐምራዊ ቀለም ያለው ልብስ ለብሳ በአንገቷ ላይ ዶቃዎች አድርጋለች። በሰሌዳው ላይ የእንግሊዝኛና የአማርኛ ቃላቶች ተጽፈዋል። ይህች ልጅ በየትኛው የትምህርት ደረጃ ላይ ልትገኝ ትችላለች?

ሰማያዊና አረንጓዴ ቀለም ያላቸው የቴሌስኮፒክ ፎርክሊፍቶች (ቴሌሀንድለሮች) በአንድ ረድፍ ተሰልፈው ቀርበዋል። የማንሻ ክንዳቸው ወደ ላይ የተዘረጋ ሲሆን፣ የተለያዩ ከፍታ ላይ የሚሰሩ ማሽኖች በሰማያዊ ሰማይ ስር ይገኛሉ።

ዘመናዊ የቢሮ ወንበር ያሳያል። ወንበሩ ጥቁር ቀለም ያለው ሲሆን ከፍታ የሚስተካከል ነው። ለጀርባና አንገት ምቹ እንዲሆን በመረብ የተሠራ ነው። ከፊት ለፊቱ የእንጨት ጠረጴዛ እና ኮምፒውተር ይታያል። ይህም ለሥራ ምቹ የሆነ የቢሮ ቦታ ነው።

ግራጫ ቀለም የተቀባ ባለ ብዙ ፎቅ ዘመናዊ ሕንፃ፣ ጥቁር ቀለም ያላቸው በረንዳዎችና የእንጨት መስኮቶች አሉት። በታችኛው ወለል በጥቁር ብረት የተሠራ የሚያምር በር አለው። ከፊት ያለው መሬት በድንጋዮችና በአፈር የተሞላ ሆኖ፣ የግንባታ ስራ ያለበት ስሜት ይሰጣል።

ቢጫ የሱፍ አበባ ዘይት የተሞሉ የፕላስቲክ ማሰሮዎችን ያሳያል። ማሰሮዎቹ ትልቅ መጠን ያላቸው ሲሆን፤ ቢጫ ክዳን አላቸው። አብዛኞቹ "ዮንካ" እና "ለሁሉም" የሚል ስያሜ ያላቸው ሲሆን፤ በላያቸውም የሱፍ አበባ ምስል ይታያል። ማሰሮዎቹ የእንጨት መሳይ ወለል ላይ ለሽያጭ ተደርድረዋል።

አንድ ቡድን ሰዎች ሰፋ ባለ መጋዘን ውስጥ ተሰብስበዋል። ሰዎች በአንድነት ቆመው ሲያዳምጡ አንዱ ያወራል። ከፊት ለፊታቸው በሳጥኖች የተሞላ ብዙ አቮካዶ ተቀምጧል። ምርትን የመፈተሽ ወይም የማስረከብ ሂደት ይመስላል።

በብርሃን ቡኒ ቀለም የተቀረጸ የእጅ መስቀል ግራጫ ዳራ ላይ ቀርቧል። መስቀሉ አራት ቅጠሎች ያሉት ሲሆን፣ በእያንዳንዱ የቅጠል ክፍል ላይ ጥለት ተቀርጿል። በመስቀሉና በእጀታው መካከል አንድ አበባ የመሰለ ቅርጽ ተቀርጿል።

ነጭ የኢትዮጵያ ባህላዊ ቀሚስ የለበሰች ወጣት ሴት ወደ ጎን ትመለከታለች። ቀሚሱ በክንዱ ላይ ጥቁርና ቢጫ ጂኦሜትሪክ ጥልፍ አለው፤ ጥቁር የእጅ ቦርሳ ይዛለች። ከኋላዋ ደመናማ ሰማይ አለ።

ነጭ የኢትዮ ቴሌኮም ምልክት ያለበት የዋይፋይ ራውተር በጸጥታ ተቀምጧል። ማያ ገጹ ጨልሟል፣ ይህም የኔትወርክ ግንኙነት መቋረጡን እና ዳታ እያለቀ መሆኑን በብስጭት ያመለክታል። ተጠቃሚው ለምን እንደጠፋ አጥብቆ ያስባል።

ቡናማና እና ፈዛዛ ቢጫ ቀለም ያላቸው በቅጠል ቅርጽ የተቀረጹ ብዙ ኩኪሶች (ብስኩቶች) ነጭና ጥቁር የተሰነጣጠቀ ጠርዝ ባለው ሳህን ላይ ተደርድረዋል፤ እነዚህ ኩኪሶች የተጋገሩት ለየትኛው ልዩ በዓል ነው?

የሚያበራ ደማቅ ቢጫ የማንጎ ጭማቂ በትልቅ ብርጭቆ ተቀምጧል፤ በፊቱ ላይ ደግሞ የተቆረጠ ትኩስ ማንጎ በካሬ ቅርጽ በእንጨት ላይ አለ። ይህ መጠጥና ፍሬው በጣዕም የሚያሳዩት የጋራ ጥራት ምንድን ነው?

ነጭ አበባ በሰፊ ክብ ቅጠሎች በተከበቡ እሾሃማ ቅርንጫፎች መካከል ደምቆ ይገኛል። የአበባው ረጃጅም እና ቀጫጭን ነጭ ብናኞች ወደ ላይ ሲተኮሱ መሃል ላይ አረንጓዴ ነጠብጣቦች አሏቸው። ይህ ልዩ ተክል በየትኛው የአየር ንብረት ክልል ውስጥ ይበቅላል?

አራት ፎቅ ያለው አሲናራ ሆቴል የተሰኘው ሕንፃ ቡኒ ግድግዳዎችና ነጭ ጠመዝማዛ በረንዳዎች አሉት። በደጅ በኩል የመንገደኞች መጓጓዣ ሚኒባስና ታርጋ ያልተለጠፈበት የጭነት መኪና ቆመዋል። መግቢያው ላይ የኢትዮጵያ ባንዲራ ተሰቅሎአል፤ ይህም የደስታ ስሜት አለው።

በቀይና ሰማያዊ ጥለት ባለው ሳህን ላይ አንድ ጥቅልል እንጀራ ተቀምጧል። ከጎኑ ጥቁር የሸክላ ኩባያ ውስጥ ቢጫ ቀለም ያለው ወጥ ተደርጎበታል። እንጀራው አጠገብ ትኩስ ሰላጣ (ሰፊኒ) ተጨምሮበታል።

የተለበጠ ፀጉር ያላት አንዲት ሴት በመታጠቢያ ቤት ውስጥ ቆማ የፊት ማጽጃ እና ትንሽ ቲዩብ ይዛ በፈገግታ ታሳያለች። ንፁህና የሚያብረቀርቅ ከንፈሮቿ የምርቶቹን ጥራት ያጎላሉ። የቆዳ ውጤቶቹ የሚሰጡት የዋናው ጥንቃቄ ጥቅም ምንድነው?

ቀለም ባለው ብርቱካናማ ዳራ ላይ የብርቱካን ባንክ አርማ እና ነጭ ጽሑፍ ተቀምጧል። የባንኩ ስም “ወጋገን ባንክ” በአማርኛ እና “Wegagen Bank” በእንግሊዝኛ በደማቅ ነጭ ፊደላት ጎልቶ ይነበባል። በጽሑፉ በቀኝ በኩል ነጭ፣ ሞላላ ቅርጽ ያለው አርማ ይገኛል።

ደማቅ ቀይ ቀለም ያለው የርቀት መቆጣጠሪያ መኪና በነጭ ዳራ ላይ ቆሟል። መኪናው ጥቁር የኋላ ስፖይለርና ብርማ ጎማዎች ሲኖሩት፣ በርቀት መቆጣጠሪያ፣ ባትሪዎች እና የባትሪ ቻርጅ አብሮት ይገኛል።

የሱቅ መደርደሪያዎች በልዩ ልዩ የታሸጉ ምግቦች፣ የሕፃናት ፎርሙላዎችና የወተት ምርቶች በስፋት ተሞልተዋል። የሰማያዊና ቢጫ ቀለም የበላይነት ነው። እነዚህ ምርቶች የከተማ ነዋሪዎችን የአመጋገብ ፍላጎት ምን ያህል ይሸፍናሉ?

እርስ በእርሳቸው በስርዓት ተደርድረው የሚታዩት እነዚህ ጥንታዊ የሚመስሉ የአጥንት ክፍሎች የሉሲ (ዲንቀነሽ) አፅም ግኝት ትክክለኛ ቅጂዎች ናቸው፤ ይህ የሉሲ አፅም ከሰው ልጅ ዝግመተ ለውጥ ጋር በተያያዘ ለምርምር ምን አስተዋጽኦ ሊያደርግ ይችላል?

በነጭ ዳራ ላይ ጥቁር እና ብር ቀለም ያለው የጌጣጌጥ ስብስብ ተቀምጧል። ስብስቡ ከስር በጥቁር ዶቃዎች የተንጠለጠለ ሰፊ የአንገት ሐብል፣ ሁለት ትልልቅ የጆሮ ጌጦች፣ አንዱ የጭንቅላት ጌጥ እና ሌላ የግንባር ማጌጫ ያካትታል።

አንዲት ወጣት ሴት ነጭ ባህላዊ የሐበሻ ልብስ ለብሳ በሰዎች መካከል በፍርሃት ወደ ፊት ትጓዛለች። የልብሱ ላይ ቀይና ጥቁር ጥልፎች የመደነቅ ስሜት ይፈጥራሉ። ከኋላ ብዙ ሰዎች ተሰልፈው ይቆማሉ፤ ይህም ድባቡን የበለጠ ከባድ ያደርገዋል።

ከፊት ለፊቱ በደንብ የተስተካከለ የአትክልት ስፍራ ያለው ባለ ሁለት ፎቅ ዘመናዊ ቤት ነው። ቤቱ ነጭ ግድግዳዎች እና የወይራ አረንጓዴ የጣሪያ ጌጦች አሉት። በግቢው ውስጥ የእግረኛ መንገድ ከሣር ሜዳው ወደ ቤቱ በር ይሄዳል።

ቀይ ትራክተር በደረቅ እርሻ መሬት ላይ በከፍተኛ ፍጥነት እየሰራ ነው። ሾፌሩ ካፕ አድርጎ በትራክተሩ ላይ ተቀምጧል። ትራክተሩ ጥቁር ቡናማ አፈርን እየገለበጠ ሲሆን ከበስተጀርባ የተወሰኑ ቁጥቋጦዎችና ሕንፃዎች አሉ።

የካሞፍላጅ ዩኒፎርም የለበሱ ብዙ ወታደሮች በደረቅ መሬትና ዛፎች ስር በትዕግስት ተቀምጠው፣ አንድ በግራጫ ጃኬት የለበሰ ሰው ንግግር ሲያደርግ ያዳምጣሉ። ለሠራዊቱ እየተሰጠ ያለው ወሳኝ ትዕዛዝ ምን መልዕክት ይዟል?

ክላሲካል ዲዛይን ያለው ነጭ የሎንጅ ሶፋ በብርሃን ግድግዳ ፊት ለፊት ተቀምጧል። የእንጨት አጨራረስ ያለው ክፈፉ ቡናማ ሲሆን፣ የእጅ መቀመጫው ጥምዝ ቅርጽ አለው። ሶፋው ሁለት ነጭ ትራሶችና የተንጠለጠሉ እግሮች አሉት።

በጎንደር የሚገኘው የፋሲል መዋኛ ገንዳ በሰማያዊ ሰማይ ስር ይታያል። የድንጋይ አሠራሩ በውሃ ላይ በግልጽ ይንጸባረቃል፣ በዙሪያው በዛፍና በባንዲራ ያጌጡ ድልድዮች አሉ። ፎቶው የተቀረፀው በሰማያዊ ዳራ በተቀደደ ወረቀት ቅርጽ ባለው ፍሬም ውስጥ ነው።

ቀይ ፀጉር ያላት ሴት ያሳያል። ሴትየዋ ረዥም ነጭ የኢትዮጵያ ባህላዊ ልብስ ለብሳለች። ልብሱ በአንገትና በእጅጌው ጫፍ ላይ በአረንጓዴና ቀይ የተሠሩ ጥልፎች አሉት። ቀሚሱ ሰፋ ያለና የሚያምር ሲሆን በወገብዋ ላይ ጥለት ያለው ጨርቅ ታስሯል። ባህላዊ ውበትን ያሳያል።

ሙሉ ለሙሉ ጥቁር የሆነ ዘመናዊ ካሜራና የተለያዩ መገልገያዎቹ ይታያሉ። ካሜራው ትልቅ መነፅር ያለው ሲሆን፣ ከላይ ባትሪ፣ ሜሞሪ ካርድና ሌሎች መለዋወጫዎች ተሰብስበው ቀርበዋል።

ባዶ የሆነ ክፍል ሰፊ አረንጓዴ የጥቁር ሰሌዳዎች እና ከብርሃን ቡናማ የእንጨት ጠረጴዛዎች እና ወንበሮች ጋር ይታያል። ክፍሉ ከላይ የፍሎረሰንት መብራቶች ያሉት ሲሆን፤ ከግራ በኩል ግራጫ መጋረጃዎች ይታያሉ።

አምስት የሚሆኑ ቡናማ የጭላዳ ዝንጀሮዎች ጥቅጥቅ ባለ ፀጉራቸው ተደብቀው በከፍተኛ ተራራ ጫፍ ላይ ተቀምጠዋል። ከእነርሱ በታች ነጭ ደመናዎች የተንጠለጠሉበት ሰፊ አረንጓዴ ገደል አለ፤ አንደኛው እናቱ ከልጇ ጋር ተጠጋግታለች። እነዚህ ዝንጀሮዎች የሚኖሩት በየትኞቹ የኢትዮጵያ አካባቢዎች ነው?

ባለ ሁለት ቀለም (ቡኒ እና ነጭ) የሆነ ዘመናዊ የጫማ ማስቀመጫ እና መቀመጫ በአንድ ቤት ውስጥ ተቀምጧል። የጫማ ማስቀመጫው የቆዳ መደገፊያ ያለው ሲሆን፣ በላዩ ላይ የእጅ ቦርሳና ሌሎች እቃዎች አሉ። በውስጡ ብዙ ዓይነት ጫማዎች ተደርድረዋል።

አንድ መካከለኛ ዕድሜ ላይ ያለ ሰው ቡናማ ልብስ ለብሶ፣ ፈገግ ያለ ፂም ያደረጉ ሲሆን፣ ከፊት ለፊታቸው ደግሞ የአበባ ማዕከላዊ ማስጌጫ ያለው የጋዜጣዊ መግለጫ ጠረጴዛ አለ። ከበስተጀርባው የኢትዮጵያና የእስራኤል ባንዲራዎች በነጭ መጋረጃ ፊት ለፊት ተሰቅለዋል።

ሰፊ የሆነ ዘመናዊ የውሃ ማጣሪያ ፋብሪካ በኮንክሪት መዋቅሮች የተሞላ ነው። በፋብሪካው ውስጥ ሰራተኞች እና የቧንቧ መስመሮች አሉ። ከበስተጀርባ ኮረብታዎች በከተማ እና በታወር ክሬን የተሸፈኑ ናቸው። ሰማዩ ደማቅ እና ሰማያዊ ነው።

ሁለት ወንዶች ወርቃማ እና ነጭ ልብስ ለብሰው፤ የወርቅ ዘውዶች በአናታቸው ላይ አድርገዋል። ሁለቱም ሰዎች በሁለት ወርቃማ ቅርጽ የተሠሩ ትልልቅ መስቀሎች ይዘዋል፤ አንደኛው የተሰቀለውን ኢየሱስን ያሳያል። የበስተጀርባው ክፍል ብርቱካንማ ቀለም እና ሌሎች ሰዎችን ያሳያል።

ነጭ ዳራ ላይ የተቀመጠ ነጭ ቀለም ያለው የኤፕሶን ፕሮጀክተር። ፕሮጀክተሩ አራት ማዕዘን ቅርጽ ያለው ሲሆን፣ የሌንስ መክፈቻው በፊቱ መሃል ይገኛል። የ"EPSON" ቃል ከሌንሱ አጠገብ በግልጽ የተቀመጠ ሲሆን፣ የጎን ክፍሎቹ የአየር ማስወጫ ቀዳዳዎች አሏቸው።

የኢትዮጵያ ባህላዊ ልብስን ቅርብ አድርጎ ያሳያል። ልብሱ ነጭ ጥጥ ሲሆን በቀለማት ያሸበረቁ ጥልፎች አሉት። ደረቱና ቀሚሱ ላይ ቀይ፣ ሰማያዊና አረንጓዴ የሆኑ ጥልፎች ይታያሉ። መሃል ላይ ቀይና ባለ መስመር መታጠቂያ ታጥቋል። በልብሱ ላይ የብር ጌጣጌጦች ተሰፍረዋል።

ከፍተኛ የፀሀይ ብርሃን ባለበት ቦታ፣ ጠቆር ያሉ ግንዶች ያሉት ትልቅ ቅጠል ያለው የእድር ተክል አፈር ውስጥ ተተክሎ ይታያል። በአካባቢው ሌሎች ትንንሽ ቁጥቋጦዎችና የቡና ፕላንቶች ይገኛሉ። ይህ የእድር አይነት በኢትዮጵያ ውስጥ ከሚመረቱት ዋና ዋና የምግብ ሰብሎች መካከል ይመደባል?

ከ "የሰራዊት ማዕረጎች" በሚል ርዕስ ስር የኢትዮጵያ መከላከያ ሠራዊት ሰንደቅ ዓላማ እና የተለያዩ ማዕረግን የሚጠቁሙ ሰማያዊ ምልክቶች በቅደም ተከተል ቀርበዋል። እያንዳንዱ ምልክት በታችኛው ክፍል በሚመለከተው ማዕረግ ተብራርቷል።

ዋው እንዴት ደስ ይላል! አንዲት ሴት በንባብ ክፍል በሰላም መጽሐፍ ይዛለች። የእንጨት መደርደሪያዎችና ጠረጴዛዎች እርጋታን ሰጥተዋል። የመብራት ብርሃኑ የማጥናት ፍላጎት ያነሳሳል። አስደናቂ ቤተ-መጽሐፍት።

የተለያዩ ደማቅ ቀለማት (ሮዝ፣ ቢጫ፣ ሎሚ አረንጓዴ) ያላቸው የሻይ ወይም የውሃ የሙቀት መጠበቂያ (ቴርሞስ) እቃዎች በእንጨት መደርደሪያ ላይ ተደርድረዋል። አንዳንድ ቴርሞሶች የብረት ሽፋን አላቸው። እነዚህ እቃዎች በአማካይ የሙቀት መጠኑን ስንት ሰዓት ያህል ጠብቀው ሊቆዩ ይችላሉ?

ካህናትን እና ብዙ ተሳላሚዎችን የሚያሳይ የሃይማኖታዊ በዓል ትዕይንት ነው። ካህናቱ ነጭ ጥምጣም ለብሰዋል፤ የተለያዩ ደማቅ ቀለማት ያላቸው ልብሶችና ጥቁር ካባዎች አድርገዋል። ሁሉም በትረ መስቀል ይዘው በአንድ ገደል ጠርዝ ላይ በመስመር ቆመዋል።

በሕዝብ በተከበበ መድረክ ላይ የሚጓዙ ሁለት ሴቶችን ያሳያል። ሁለቱም ሴቶች ነጭ ቀሚሶችን ለብሰዋል፤ ከሴቶቹ አንዷ ወደ ፊት ስትመለከት ሌላኛዋ ጀርባዋን አዙራለች። ቀሚሶቹ የፋሽን አካል የሚመስሉ ሲሆን ከበስተጀርባ ሰዎች በደስታ ይከታተላሉ።

ሰፊና ነጭ የጥጥ እርሻ ከርቀት ተራሮች ፊት ለፊት ይታያል። ጥጥ በልቶ የደረሰው ተክል መሬቱን ሙሉ በሙሉ ሸፍኖታል፤ ጥጥ የነጣና ለስላሳ ነው። ከበስተጀርባ በረድፍ የተዘረጉ ደረቅ ተራሮች በሰማያዊ ሰማይ ስር ይገኛሉ።

አበቦች የተቀረጹበት ቀይ ከበሮ ወለሉ ላይ ሲያምር፣ የባህል ደስታና ፍቅር ስሜትን ይፈጥራል። ነጠላ የለበሱ ሰዎች ሲከተቱ፣ የሃይማኖታዊ ወይም ባህላዊ ሥነ-ሥርዓት ደስታ በጉጉት ሲጠበቅ የሚገርም ነው።

አንድ ሰውና በሬ በሰፊ ደረቅ ገለባ ክምር መካከል ቆመዋል፤ ሰውየው የገለባውን ክምር በእጁ እየያዘ ወደ ከፍታው የሚጠመዝዘው ይመስላል። ሰማዩ ነጭ ደመናዎች አሉበት፤ አካባቢው ደረቅና ገለባማ ነው። ገለባው በአብዛኛው ለእርሻ ሥራው ምን ጥቅም ይሰጣል?

በጥቁር መደርደሪያዎች ላይ የተደረደሩ ብዙ አይነት የአልኮል ጠርሙሶች አሉ። አንድ ሰው በግራ በኩል እጁን ዘርግቶ በመደርደሪያው መካከል የሚገኝ አንድ ብርጭቆ ጠርሙስ እየወሰደ ነው። ግልጽና ቢጫ ቀለም ያላቸው የአረቄ ጠርሙሶች በቀኝ በኩል በግልጽ በሁለት ረድፍ ተቀምጠዋል።

ሰማያዊና ጥቁር ቀለም ያለው **ገመድ አልባ ቁፋሮ መሳሪያ** (drill) ቀርቧል። ይህ **MYLEK COMPACT** 18V ሊቲየም-አዮን መሳሪያ ነው። ለተለያዩ ስራዎች የሚውሉ **ስድስት የሾፌር ቢት** እና **ስድስት የቁፋሮ ቢት** እንዲሁም **የኃይል መሙያ** (ቻርጀር) ተካተዋል።

ሰማያዊ ዳራ ያለው የአርማ ንድፍ ነው። በግራ በኩል ቢጫ ፀሐይን የሚመስል ቅርጽና በላዩ ላይ ነጭ እና ሰማያዊ ምስል ይታያል። በቀኝ በኩል "የኢትዮጵያ ሰብአዊ መብቶች ኮሚሽን" የሚል የአማርኛ ጽሁፍ እና በእንግሊዝኛ በነጭ ተጽፏል።

ዘመናዊ የጥናት ወይም የሥራ ቢሮ ሁለት የኮምፒዩተር ጠረጴዛዎችን ይዟል። ሁለቱም በጎን የተቀመጡ ክፍሎች ጥቁር ሰማያዊ መሳቢያዎችና ካቢኔቶች ያሏቸው ሲሆን፣ ከሥራ ጠረጴዛው በታችና በላይ ደግሞ ቢጫ ቀለም ያላቸው ብርሃኖች አሉ።

በሆቴል ወይም በትልቅ አዳራሽ ውስጥ ለተዘጋጀ የምግብ ግብዣ ያሳያል። ረጅም ጠረጴዛ በበርካታ የባህል ምግቦች ተሞልቷል፤ ምግቦቹም በደማቅ ቀለም በተሠሩ ሳህኖችና መሶቦች ላይ ተቀምጠዋል። ጠረጴዛው በቀይና ቢጫ የሽመና ልብስ ያጌጠ ሲሆን፣ አንዲት ሴት ከምግቡ ኋላ ቆማ ትታያለች።

ከላይ ሰማያዊና ነጭ ቀለም ያላቸው ጎጆ ሴራሚክስ የሚል ጽሑፎች በግድግዳ ላይ ተሰቅለዋል። ከጽሑፉ ግራ በኩል የቤት ምልክትና ጎጆ የሚል የአማርኛ ፊደል ይገኛል፤ ይህ ንግድ በዋናነት ለየትኞቹ የቤት ውስጥ ግንባታ ቁሳቁሶች ላይ ያተኩራል?

ሦስት ሰዎች በሬስቶራንት ውስጥ በጋራ እየተመገቡ ነው። መሃል ላይ በትልቅ ሰሃን የተዘጋጀ ምግብና እንጀራ አለ። በተለምዶ በእጅ የሚበላ የኢትዮጵያ ምግብ ነው።

ጥቂት የተጠበሱ ዓሳዎች በብር ሳህን ላይ ተከምረው፣ ዓሳዎቹ ወርቃማ ቡኒ ቀለም ያላቸውና ቆዳቸው የተሰነጠቀ ነው። የዓሳዎቹ ጅራትና ፊታቸው ሙሉ በሙሉ ይለያል። ዓሳዎቹ በቅጡ ተጠብሰው ጥርት ያለ ቅርጽ አላቸው። ሳህኑ በሰማያዊና ቀይ የጠረጴዛ ልብስ ላይ ተቀምጧል።

በክብ ክፈፍ ውስጥ የሲሲቲቪ ካሜራዎች እና ተጓዳኝ እቃዎች ጥቅል ይገኛሉ። እቃዎቹ ሁለት ነጭ የዶም ካሜራዎች፣ ጥቁር መቅጃ እና የተጠቀለሉ ጥቁር ኬብሎች ያካትታሉ። ከጀርባው የጥቅሉን ዝርዝር የያዘ ቀይ እና ነጭ ሳጥን አለ።

ባለ ብረት ፍሬም ያለው የድንች መጥበሻ መቁረጫ ማሽን በብርሃን ዳራ ላይ ተቀምቷል። ማሽኑ በግማሽ የተከተፈ ድንች ለመቁረጥ ሲዘጋጅ፣ ከላይኛው ቀኝ ላይ የተቆረጠ የፈረንሳይ ጥብስ በጨርቅ ላይ ይገኛል። ከታች ደግሞ የተለያዩ የመቁረጫ ማስገቢያዎች በሁለት ጥንድ ተደርድረዋል።

ይህ ሥዕል ቀላል ቡኒ ቀለም ያለው የቆዳ ጫማ ያሳያል። ጫማው በነጭና ቡኒ የጎማ ሶል ላይ የተቀመጠ ሲሆን፣ የጫማው ጣት ክፍል ጠቆር ያለ ጥላ አለው።

አስደናቂ ላባ ያላት ወፍን ያሳያል። ወፏ በራሷ ላይ ጥቁር ላባ ዘውድ ያለባት ሲሆን፣ ላባዋ በአረንጓዴ፣ ወርቃማ፣ ሰማያዊና ወይን ጠጅ ቀለማት ያንጸባርቃል። በውሃ ዳርቻ ላይ በድንጋይ ላይ ቆማለች። ይህች ውብ ወፍ በየትኛው የዓለም ክፍል ትገኛለች?

በቅርጫት ወይም በሣጥን ውስጥ የተቀመጡ አረንጓዴ ማንጎ ፍሬዎችን በቅርብ ያሳያል። ማንጎዎቹ ትላልቅና ያልበሰሉ የሚመስሉ አረንጓዴ ቀለም አላቸው። እያንዳንዱ ፍሬ በጥንቃቄ በነጭ ወረቀት ተጠቅልሎ ለአቅርቦት ወይም ለሽያጭ ተዘጋጅቷል።

አንዲት ሴት ፀጉሯን በጥንቃቄ ወደ ኋላ የተሰራ የ"ኮርንሮው" (Cornrow) ስታይል አድርጋለች። የተጠለፈው ፀጉር በጭንቅላቷ ላይ ሞገድ የመሰለ ቅርጽ አለው። ፊቷ ጎን በጆሮዋ ስር የ"አንክ" (Ankh) ንቅሳትና የጆሮ ጌጥ ይታያል። ሴትየዋ ጥቁር ሸሚዝ ለብሳለች።

አንድ ወንድ በደማቅ ቀይ የአማርኛ ፊደላት በተጻፈ አዲስ አበባ ምልክት አጠገብ፣ በድንጋይ ደረጃ ላይ ቆሟል። በስተፊቷ ረዥም አረንጓዴ ሳርና በነጭ አበባዎች የተሞላ የአትክልት ቦታ ይገኛል።

በምሽት ጊዜ በግንባታ ቦታ ላይ የተከሰተ አደጋ ያሳያል። አንድ ትልቅ ቢጫ ቀለም ያለው የኮንክሪት ማደባለቂያ ማሽን (ሚክሰር) ተገልብጦ ይታያል። በርካታ ሰዎች አንዳንዶቹ በሚያንፀባርቁ ልብሶች፣ በአካባቢው ቆመዋል። ከፊት ለፊት አንድ ሰው ኮንክሪቱን በአካፋ እየሰበሰበ ነው።

ዝንጀሮዎች በገደላማ እና በተራራ አካባቢዎች የሚኖሩ ግራጫ የፀጉር ቀለም ያላቸው የዱር እንስሳት ናቸው። ዝንጀሮዎች ብዙ ከሰው ልጅ ጋር የሚያመሳስላቸው ባህርያት አሏቸው ።

አንድ ነጭ ልብስ የለበሰ አፍሪካዊ ገበሬ በጎልማሳ የእርሻ መሬት ላይ በእርጋታ ይጓዛል። ሰውየው የረዘመ አረንጓዴና ቡናማ እፅዋት ተሸክሞ ወደ ፊት ይመለከታል፤ የበስተጀርባው አድማስ ሰፊ ሜዳና ሩቅ ተራሮችን ያሳያል፤ ሰውየው የያዘው ምን አይነት ሰብል ነው?

ነጭ ቀለም ያለው የሀበሻ ቀሚስ ለብሰው ልጃገረዶች የተለያዩ ጨዋታዎችን እየተጫወቱ ነው። አካባቢ አረንጓዴ እና እይታን የሚስብ ነው። ልጃገረዶች በእጃቸው ረጃጀም አረንጓዴ ሳር ይዘዋል።

የሕጻን ልጅን ከኋላ ያለውን የፀጉር አሠራር ያሳያል። ፀጉሯ በተለያየ ክፍል ተከፍሎ በጥንቃቄ ተጎንጉኗል። ረዣዥም የተሠሩ ሹሩባዎች ከአገሯ ላይ ተንጠልጥለዋል። ሹሩባዎቹ ጫፍ ላይ ከእንጨት የተሠሩ የሚመስሉ ዶቃዎች ተደርገዋል። ልጅቷ ሐምራዊና ነጭ ቀለም ያለው ሹራብ ለብሳለች።

ይህ የፖም ዛፍ ቅርንጫፍ ሲሆን ቀይ እና በሳል ፍሬዎችን በቅጠሎች መሃል ይዟል። ፎቶው በፀሐይ ብርሃን የበራ የአፕል እርሻን ያሳያል። ፍሬዎቹ ለመሰብሰብ ዝግጁ ናቸው። የፖም እርሻ በአየር ንብረት ለውጥ ምክንያት ምን ዓይነት ችግሮች ሊያጋጥሙት ይችላል?

ከአንድ እስከ አስር ያሉትን ቁጥሮች የሚያስተምር ትምህርታዊ ገበታ ነው። እያንዳንዱ ቁጥር በተለያዩ ደማቅ ቀለማት ባለው ካሬ ውስጥ በእንግሊዝኛ ፊደል ተጽፏል። ቁጥሮቹ በተለያዩ እንስሳት ምሳሌዎች ተገልጸዋል፤ ለምሳሌ፡ አንድ ፈረስ፣ ሁለት ላሞች፣ ሶስት አሳማዎች እና አስር ቢራቢሮዎች ይገኛሉ።

የቡኒ ቀለም ያለው ወንዝ ሰፊ የአረንጓዴ ዕፅዋት መሬት መካከል ሰርጥ ፈጥሮ ይታያል። ከበስተጀርባው ከተማ እና ሰፊ ሰማያዊ ደመና ያለበት የሰማይ ክፍል ይገኛል።

ዋው ያስደምማል! ታሪካዊው ህንፃ ድንቅ የስነ-ጥበብ ስራ ነው። ከጥቁር ድንጋይ በአግራሞት የተቀረጹት አምዶችና መስኮቶች ትልቅ ክብር ይሰማል። ታላቅነቱ አድናቆትን ያጭራል።

የልጆች ስብስብ፣ አረንጓዴ የሩጫ ልብስ ለብሰው በፍጥነት ይሮጣሉ። ሁሉም ባዶ እግራቸውን አውጥተው እየተሯሯጡ ሲሆን፣ ከኋላ ቀይ የመግቢያ ቅስት አለ። ታዲያ ይህ ታዋቂ የሩጫ ውድድር በየትኛው የኢትዮጵያ ከተማ ተካሂዶ ይሆን?

አራት ትንንሽ ልጆችና አንዲት ሴት በኩሽና ውስጥ ለምግብ ዝግጅት ቆመዋል። ልጆቹ ማብሰያ ቁሳቁሶችን ሲይዙ ሴትየዋ ፈገግ ትላለች። እንቁላል፣ ዱቄትና ዘይት ጨምሮ የተለያዩ ግብዓቶች በጠረጴዛው ላይ ተቀምጠዋል።

በካርቶን ሳጥን ውስጥ የተለያዩ ቅርጾችና አይነቶች ያላቸው ብስኩቶች በብዛት ተደርድረዋል። አንዳንዶቹ እንደ አበባ የተሰሩ ሲሆኑ፣ ሌሎቹ ደግሞ ክብ ወይም ጥቁር ቡኒ ቀለም ያላቸው ናቸው። ከፊሎቹ ደግሞ ሰሊጥ መሰል ዘር ተረጭቶባቸዋል። ብስኩቶቹ ጣፋጭ መሆናቸው ግልጽ ነው።

በቅርብ የተነሳው ምስል በግራጫ-ነጭ አበባ የተሸፈነ ትልቅ የእሾህ ተክል ከስር ያሳያል። የእጽዋቱ ጥቁር አረንጓዴ ቅርንጫፎች ሹል በሆኑ ነጭ እሾሆች የተሞሉ ናቸው። ከበስተጀርባ ብዥ ያለ የመሬት አቀማመጥ አለው።

ረዥም እና ጥቁር ዲጂታል ፒያኖ ወይም የሙዚቃ ቁልፍ ሰሌዳ ከመሳሪያዎች በላይ ጥቁር የቁጥጥር ፓነል ያለው ይታያል። የቁልፍ ሰሌዳው ነጭና ጥቁር ቁልፎች፣ የተለያዩ ቁልፎች እና ማዞሪያዎች አሉት። የሙዚቃ መሳሪያው የብርሃን ቡናማ የጎን ሰሌዳዎች አሉት።

ነጭ ልብስና ኮፍያ የለበሱ ፈረሰኞች ረዥም የጦር ዘንግ ይዘው ተሰልፈዋል። ፈረሶቹ በደማቅ ቀይ ሪባኖች እና ጥለት ባላቸው ጨርቆች ተውበዋል። ደማቅ ፀሐያማ በሆነ ቀን በርካታ ሰዎች ከኋላቸው ቆመው ዝግጅቱን ይከታተላሉ።

ሁለት የቢዝነስ ልብስ የለበሱ ሰዎች በነጭ ወንበሮች ላይ ተቀምጠው ቡና እየጠጡ ይጨዋወታሉ። ክፍሉ በባህላዊ የቡና ሥነ-ሥርዓት ማስጌጫዎች ያሸበረቀ ሲሆን፣ ሴቶች በስተጀርባው ቁጭ ብለዋል። የሣር ምንጣፍ ወለሉ ላይ ተነጥፎ የሚታይ ሲሆን፣ የጣሪያው ጌጥ የተለየ ቅርጽ አለው።

በብዙ ሰዎች መካከል ቀይ መስቀል ያለበት የጭነት መኪና አለ። ሰዎች የእርዳታ እቃዎችን በትከሻቸው ይዘው ይንቀሳቀሳሉ። ይህ አስቸጋሪ ሁኔታ የሀዘንና የጭንቀት ስሜትን ይፈጥራል።

አጭር ጸጉርና ጺም ያለውና ወጣት፣ ቀላል ቡናማ ሸሚዝ ለብሶ ሰውዬው አፉን ከፍቶትንሽ ነገር በእጁ ወደላይ አውጥቶ እንደያዘ ነው። ፎቶው ከሙዚቃ ቪዲዮ ክሊፕ የተወሰደ ስክሪን ሾትወጣት ዘፋኝ በዘመናዊ የኢትዮጵያ ሙዚቃ ውስጥ ባሉት አርቲስቶች ዘንድ በስፋት የሚታወቅ ነው?

ባለ ሁለት ቀለም ያለው የአንባር ጌጣጌጥ ግራጫማ ድንጋይ ላይ ተቀምጧል። የእጅ አምባሩ በእሳተ ገሞራ ድንጋይ እና በነጭ ዕብነበረድ ድንጋይ የተሰራ ነው። በመሃል ላይ በብር ቀለም የተሰራ እና በጥልፍ ያጌጠ ዶቃ አለው፤ ጌጣጌጦቹ በብር ድንጋዮች ተለያይተዋል።

ብዙ አይነት የሰውነት ቅባቶች፣ ሎሽን እና ሻምፖዎች በመደርደሪያዎች ላይ ተቀምጠዋል። ክላራቤል፣ ማሪየን፣ ኒቬያ እና ሚካን ጨምሮ የተለያዩ ምርቶች እና መጠኖች ይገኛሉ። በመደርደሪያዎቹ ላይ የዋጋ መለያዎች ተለጥፈዋል።

ብዙ ሰዎች በጠባብና እርጥበት ባለው የገበያ መንገድ ላይ ሲንቀሳቀሱ በጎን በኩል የሚያብረቀርቁና ባለብዙ ቀለም ኳሶች እና ፊኛዎች ተንጠልጥለዋል። ይህ የከተማ ግርግር የንግድ እንቅስቃሴውን በግልፅ አለ። በዚህ ግዙፍ ገበያ ውስጥ በቀን ምን ያህል ግብይት ይካሄዳል?

በበሬና ፈረስ ተጠቅሞ በማረስ ላይ የሚገኘው 1 ወጣት ይታያል ከፊትም አንድ ህጻን ኮፍያ ያለው ልብስ ለብሶ ይገኛል ከጀርባም አረንጓዴ ያለ ጫካ ይገኛል ።

ሙሉ ቀይ፣ ብርቱካናማ እና ፈዛዛ አረንጓዴ ቀለም ያላቸው በብዛት የሚገኙ ኦቫል ቅርጽ ያላቸው ቲማቲሞች በአራት ትልልቅ የፕላስቲክ ሳጥኖች ተደርድረዋል፤ ይህ አትክልት በዋነኝነት የሚታየው በገበያ ላይ ለመሸጥ የቀረበ ነው ወይስ ለአገልግሎት ወደ አንድ ቦታ እየተላከ ነው?

አርማው ቀይና ሰማያዊ ጋሻ ቅርጽ ሲይዝ፤ ማዕከላዊው ክፍል ደግሞ ጥቁር ዓይንን ይመስላል። ከሥሩ የሚታዩት ጥቁር መስመሮች የኤሌክትሪክ ዑደት ይወክላሉ። ከሁሉም በታች የድርጅቱ ስም በግልጽ ተቀምጧል።

ብረታማ ቀለም ያላቸው አምስት የሚያብረቀርቁ የተለያዩ የአልሙኒየም ማብሰያ ድስቶችና መክደኛዎች በቅርብ ርቀት ላይ በሚገኝ ፈዛዛ ግራጫ ዳራ ላይ በቡድን ሆነው ተደርድረዋል፤ እነዚህ ማብሰያ ድስቶች ለመጀመሪያ ጊዜ ጥቅም ላይ ከመዋላቸው በፊት ምን ዓይነት ቅድመ-ዝግጅት ያስፈልጋቸዋል?

ግራጫ ፀጉር ያለው አንድ ሰው ጥቁር ልብስና ከርከሮ የለበሰ ሲሆን፣ በግራ እጁ ያበራ የብርሃን አምፖል ይዟል። ይህ የጥበብ ሥራ የብርሃን አምፖሉን የፈለሰፈው ታዋቂው ሰው ማነው?

አንዲት ሴት ሣር የጫነች ቅርጫት በራሷ ላይ ተሸክማ ቆማለች። ምስሉ በአብዛኛው ብዥታ ባለው ዳራ ላይ ሲሆን፣ ከኋላዋ ገለባ የጣራባቸው ጎጆ ቤቶችና ተራሮች ይታያሉ።

በነጭ እና በወርቅ ቀለም ያጌጠ የመሰብሰቢያ ቦታ ነው፤ በመሃል ሁለት ትልልቅ ዙፋን መሰል ነጭ ወንበሮች ይገኛሉ። ከኋላው በነጭ ጨርቅ በተሰሩ የአበባ ማስጌጫዎች የታጀበ የወርቅ ፍሬም አለ፤ ዝግጅቱ በዋነኛነት ለየትኛው ዓይነት ማህበራዊ ሥነ ሥርዓት ታስቦ ነው?

ትኩስ ቢጫ ቀለም ያለው መጠጥ በግልጽ ብርጭቆና ነጭ ሳህን ላይ በጨለማ ዳራ ፊት ተቀምጧል። ከላይ በአረንጓዴ ቅጠል ያጌጠ ሲሆን፤ ቀጭን ነጭ እንፋሎት ወደ ላይ ይወጣል። በስተጀርባ ሁለት ሙሉ አናናሶችና አንድ የተቆረጠ ፍሬ በግልጽ ይገኛሉ።

በርካታ ገበሬዎች ቢጫ በሆነ ሰፊ የእርሻ መሬት ላይ በእጅ ሰብል እየሰበሰቡ ሲሆን፣ ከፊሎቹ ደግሞ ነዶ እየያዙ ነው። ይህ በዛፎች የተከበበ ሜዳ የጠንካራ የጋራ ሥራን ያሳያል። የግብርናው ዘርፍ የሀገሪቱን ኢኮኖሚ ምን ያህል ተሸክሞ ይገኛል?

አዲስና ዘመናዊ የሚመስሉ ሁለት አውቶቡሶችን ያሳያል። አውቶቡሶቹ ከብርማ ግራጫማ ቀለምና ከጥቁር መስኮቶች ጋር ዘመናዊ ዲዛይን አላቸው። ከበስተጀርባ በግንባታ ላይ ያለ ባለ ብዙ ፎቅ ሕንፃ ይታያል። አውቶቡሶቹ ለአገልግሎት የተዘጋጁ ይመስላሉ።

ሦስት ያልደረሱ በቆሎዎች በቅርብ ርቀት ይታያሉ። አረንጓዴ ቅጠሎች ዙሪያቸውን ከበዋቸዋል። በቆሎዎቹ በእርሻ ቦታ መሀል የሚገኙ ሲሆን፣ አረንጓዴው ሣር ከበስተጀርባ አለ።

በደረቅና በአፈር በተሞላ ሜዳ ላይ በርካታ ሴቶች የባህል ልብስ ለብሰው ሸቀጦቻቸውን ይዘው ተቀምጠዋል። ሴቶቹ ከተለያዩ ጥምጣሞች ጋር ባለቀለም ቀሚሶችን ለብሰዋል፤ አንዳንዶቹም ፊታቸውን በመደበቅ ከፀሐይ ተጠልለዋል። ከፊት ለፊት ቡናማ የሸክላ ማሰሮዎችና ሌሎች የእደ ጥበብ ውጤቶች አሉ።

መስኮት ላይ በገመድ ተሰቅለው የሚታዩት እነዚህ ክብ ቅርጽ ያላቸው በእጅ የተሠሩ ቦርሳዎች ናቸው። እያንዳንዱ ቦርሳ በልዩ ደማቅ ቀለማትና ጂኦሜትሪክ ዲዛይኖች የተጠለፈ ነው፣ ከበስተጀርባው አረንጓዴ ተክሎች አሉ፤ እነዚህ ቦርሳዎች የየትኛው ባህል ውጤቶች ሊሆኑ ይችላሉ?

ሁለት ሴቶች በደማቅ የባህል ሸማ ተጠቅልለው ከኋላቸው ግዙፍ ፏፏቴ በኃይል እየወረደ ነው። ፈገግታቸውና አቀማመጣቸው በተፈጥሮአዊ ውበት ለመደነቅ ትልቅ ፍቅርንና የጉዞ ደስታን ያንጸባርቃሉ።

ረዥሙ ዘመናዊ ሕንጻ ሰማያዊና ግራጫማ መስታወቶች ያሉት፣ በግልጽ ሰማይ ስር ቆሟል። ከሕንጻው አናት ላይ ብርቱካናማ ፊደላት ያሉት ሁለት ጽሑፎች ይታያሉ። በቀኝ በኩል ሰንጋተራ የሚል የአማርኛ ጽሑፍ ተጽፏል። በሕንጻው ጣሪያ ላይ የዓለም ምልክት ያለበት ቅርጽ ይታያል።

ሱፍ ልብስና ነጭ ሸሚዝ የለበሰ፣ ጥቁር ጺም ያለው ባለስልጣን በወንበር ላይ ተቀምጧል። ሰውዬው ወደ ፊት ተመልክቶ ሲናገር፣ ከፊቱ ብርጭቆ ውሃና ቀይ ማይክሮፎን አሉ። ከበስተጀርባው የቤት ውስጥ ተክል አለ።

ሙሉ፣ ቀይ እና ደማቅ ብርቱካናማ ቀለም ያላቸው ቲማቲሞች በሦስት የእንጨት ሳጥኖች ውስጥ በብዛት ተቀምጠዋል። አንዲት ጥቁር እጅ ከታች በቀኝ በኩል ያለውን ቲማቲም ስትመርጥ ይታያል።

ኢትዮጵያዊው ድምፃዊ ሰማሀኝ በለዉ በባህላዊ የኢትዮጵያ ባንዲራ ቀለማት (አረንጓዴ፣ ቢጫና ቀይ) ያጌጠ ልብስ ለብሶ፤ በጥብቅና ጥልቅ አገላለጽ ወደ ላይ እያየ ነው፡፡ የሙዚቃው ንጉሥ በመባል የሚታወቁት ሰማሀኝ በለዉ ጥቁርና የተጠቀለለ ፀጉር አላቸው፡

በጓሮው ውስጥ አንድ ትልቅ የልጆች ቡድን እና አንዲት አዋቂ ሴት እጅ ለእጅ ተያይዘው ክብ ሰርተዋል። ህጻናቱ የተለያዩ ቀለሞች ያሏቸው ልብሶችን ለብሰዋል፤ ቆመውም የክብ ጨዋታ እየተጫወቱ ይመስላል።

የባህል ጭፈራ ሥነ ሥርዓትን ያሳያል። ሴቶች ግራጫና ጥቁር የባህል ልብሶችን ለብሰዋል። ወገባቸው ላይ ነጭና አረንጓዴ ጨርቅ አድርገዋል። ከፊታቸው ላይ አረንጓዴ ተክሎች (ሳር) ታጥቀው በሜዳ ላይ ሲጨፍሩ ይታያሉ። ከበስተጀርባ ዛፎችና ሌሎች ሰዎች ቆመው ይታያሉ።

ይህ ባነር ቀይ፣ ወርቃማና ቢጫ ቀለሞች የበዙበት ሲሆን፣ 'ልማት ሬስቶራንት' የሚል ጽሑፍ በግልጽ አለ። ይህ ሬስቶራንት በምናሌው ላይ ከሌሎቹ ምግቦች ባሻገር የሚያቀርበው ልዩ የምግብ ዓይነት ምንድን ነው?

አንዲት ሴት ጥቁር ሱሪ እና ፈዛዛ ሮዝ ካፖርት ለብሳ ቆማለች። ሴትየዋ ከብረት አጥሩ ጀርባ ከሚዛኑ ፊት ቆማለች። በቀኝ በኩል መሬቱ ላይ የተነጠፉት ሴራሚኮች ጥቁር፣ ቢጫ እና ነጭ ቀለም አሏቸው።

በአረንጓዴ የሳር ሜዳ ውስጥ ባህላዊው የቡና ሥነ ሥርዓት ተዘጋጅቷል። ጥቁር ጀበና፣ የብር ማንቆርቆሪያ፣ ሁለት ፉንጃል ቡና እና ነጭ የፈንዲሻ ሳህን በትሪ ላይ ተቀምጠዋል። የእጣን ጢስ ይወጣል።

አንዲት ግማሽ እንጀራ በትሪ ላይ ተቀምጣለች። እንጀራው ቡናማ ሲሆን በውስጡ በቀይ ቅመም የፈሰሰ ወጥ ወይም ቅቤ በግልጽ ይታያል። እንጀራው ለመብላት ተዘጋጅቶ ቀርቧል።

ዋው! ሲያስደንቅ! ባለባህል አለባበስ የለበሰ ሰው ፈገግ ብሏል። ክራር እና በትር ይዟል። በገጠር መንገድ ላይ ነው። ትላልቅ ዛፎች አለ። በጣም ደስተኛ ይመስላል። አሪፍ የባህል ውበት አለው። ስምረት እና እርጋታ ይሰማኛል።

በርካታ ልጆች አረንጓዴ የትምህርት ቤት ልብስ ለብሰው ንጹህ የመጠጥ ውሃ መጠጫ ቧንቧ ፊት ለፊት ተሰልፈዋል። ሁሉም ልጆች ፈገግታ ያሳያሉ፤ አንዳንዶቹ ብርጭቆዎቻቸውን በንጹህ ውሃ ሞልተው ይዘዋል። ከበስተጀርባ ሰማያዊና ነጭ መረጃ ሰጪ ምልክት ተሰቅሏል።

የባህል በዓል ሥነ ሥርዓት ያሳያል። ወጣቶች ነጭና ቢጫ ቀለም ያላቸው ባህላዊ ልብሶችን ለብሰዋል። በአንገታቸው ላይ አረንጓዴ፣ ቢጫና ቀይ ጨርቆችን አድርገዋል። የእንጨት ዘንጎችና የኢትዮጵያ ባንዲራዎችን ይዘዋል።

ከመጋዘን መሳይ አጥር ፊት ለፊት የፕላስቲክ ሃይላንዶች ተከምረዋል። አብዛኞቹ ሃይላንዶች ባዶ ሲሆኑ፣ ጥቂቶቹ ደግሞ ሰማያዊ ወይም ብርቱካንማ ናቸው። ይህ ትልቅ የፕላስቲክ ክምር የአካባቢን ንፅህና ምን ያህል ይጎዳል?

አንድ የምግብ ቤት ክፍል ብዙ ጠረጴዛዎች እና ወንበሮች ተደርድረው አሉ። ጠረጴዛዎቹ በቢጫና ነጭ የካሬ ቅርጽ ባላቸው ጨርቆች ተሸፍነው፣ መሃላቸው ላይ ቀይ የጠረጴዛ ልብስ አላቸው። እያንዳንዱ ጠረጴዛ ብርጭቆዎች እና በብርቱካናማ የታጠፉ ናፕኪኖች አሉት።

ነጭ ግድግዳዎችና ቡናማ ጣሪያ ያለው ባለ አራት ፎቅ ሆቴል ከብዙ በረንዳዎች ጋር በግልጽ ቆሟል። ከህንጻው ፊት ለፊት ንጹህ ሰማያዊ የመዋኛ ገንዳ አለ። በዙሪያው የፀሐይ ወንበሮች እና ጥቅጥቅ ያሉ አረንጓዴ ዛፎች ተክለዋል። ሰማዩ ብሩህ ሰማያዊ ነው።

ሰፊና ብሩህ በሆነ የመሰብሰቢያ አዳራሽ ውስጥ ብዙ ወንዶች ተሰብስበው ውድድር ያደርጋሉ። ረዣዥም ነጭ ጠረጴዛዎች ላይ በተደረደሩ የቼዝ ቦርዶች ዙሪያ ቀይ ወንበሮች ላይ ተቀምጠው ይጫወታሉ። አብዛኞቹ ተሳታፊዎች በልዩ ትኩረት እየተጫወቱ ነው፣ ሌሎች ቆመው በጨዋታው ዙሪያ ይጨዋወታሉ።

የኢትዮጵያ ብሔራዊ ባንክ አርማ ጥቁር ዳራ ላይ አርፏል። ክብ በሆነው ጥቁር ሰማያዊ ምልክት ውስጥ ወርቃማ ቀለም ያለው የወፍ አምሳል አለ። በታችኛው ክፍል ላይ የአማርኛና የእንግሊዝኛ ቋንቋ ጽሑፎች የባንኩን ሥልጣን ያሳያሉ።

በትልልቅ የተቆራረጡ ቀይ ጥሬ ሥጋዎች በወርቃማ፣ አረንጓዴና ቀይ ቀለም ባለው ባህላዊ ሰሃን ላይ ተደርድረዋል። ይህን ዓይነቱን ጥሬ ሥጋ መመገብ ከምን ዓይነት የጤና አደጋዎች ጋር ሊያያዝ ይችላል?

ሰፋፊና ጥቁር አረንጓዴ ቀለም ያላቸው የዘንባባ ዛፍ ቅጠሎችን ያሳያል። ቅጠሎቹ እንደ እንደ ጃንጥላ ወደ ላይ ቀጥ ብለው ወጥተዋል። ከቅጠሎቹ በላይ ያለው ሰማይ ቀላል ነጭ ወይም ደብዛዛ ሆኖ የቅጠሎቹ ጫፎች በጣም ሹልና ብዙ ናቸው።

በርካታ ወንዶች በአንድ የጭነት መኪና ጀርባ ላይ ከባድ የሚመስሉ አረንጓዴ ከረጢቶችን ሲያወርዱ ይታያሉ። ሁለቱ ወንዶች ከረጢቶችን ትከሻቸው ላይ አድርገው በስተቀኝና በስተግራ ይዘው ይታያሉ፤ የተቀሩት ደግሞ ከመኪናው ላይ ሲያወርዱ ይታያሉ።

በአንድ አየር ማረፊያ ወይም ትልቅ ቦታ የሚገኝ ምግብ ቤት ክፍል ያሳያል። ጠረጴዛዎችና ወንበሮች ተሰልፈው ይታያሉ፤ ወንበሮቹ ሰማያዊ ጨርቅና ቡናማ እንጨት አላቸው። በእያንዳንዱ ጠረጴዛ ላይ የጸረ-ተሕዋስ ማጽጃ፣ የጨውና በርበሬ መያዣ እንዲሁም የምግብ ዝርዝር አለ።

አንድ ሰው ትልቅ የሾርባ ማንኪያ ተጠቅሞ ወጥ ሲሰጥ፣ ወጣቶቹ ከእንጀራው ላይ ወጡን ለመቀበል ተሰልፈዋል። የብርሃኑ ምንጭ ትልልቅ መስኮቶች ናቸው፤ ግድግዳ ላይ የአማርኛ ጽሑፍ አለ። ይህ ምግብ አሰጣጥ በዋናነት ለየትኛው ማኅበራዊ አገልግሎት ይሰጣል?

አረንጓዴና ሰማያዊ ቀለም ባለው ክብ አርማ ላይ ቢጫ አበባ አለ። በጎን በኩል "ፀደይ ባንክ" የሚለው የአማርኛና የእንግሊዝኛ ጽሑፍ በብርቱካንማ ቀለም ተጽፏል። ታዲያ ይህ ባንክ የሚሰጣቸው ዋና ዋና አገልግሎቶች የትኞቹ ናቸው?

ዘመናዊ የቢሮ ክፍል በነጭ ግድግዳዎች እና ጥቁር ቡኒ ወለል አሸብርቋል። ጠረጴዛው፣ ነጭ ወንበር እና ሁለት የጥቁር እንግዳ ወንበሮች የትጋት ስሜትን ይፈጥራሉ። ግድግዳው በሥዕሎች እና በምስክር ወረቀቶች ተውቦ የመደነቅ ድባብ ይሰጣል።

ሰማያዊ ትልቅ ጀልባ በሰዎች ተጨናንቃለች፤ ብዙዎቹም ብርቱካናማ የመዋኛ ጃኬቶችን ለብሰዋል። ሌሎች ሰዎች ጀልባዋን ለቀው ባህር ውስጥ እየዋኙ ነው። ይህ አደገኛ ጉዞ የሰዎችን ሕይወት አደጋ ላይ የሚጥለው እንዴት ነው?

"አቢሲንያ ባንክ" የሚለው ፅሁፍ ከጎን የሚታይ ሲሆን፣ የ"ቪዛ" ምልክት ከላይ ይገኛል። ታዲያ ይህ ባንክ ካርዱን ለማስገባት የሚያስፈልገው ዝቅተኛ የገንዘብ መጠን ምን ያህል ነው?

ዘመናዊው ወጥ ቤት የቡኒና የእንጨት ቀለም ያላቸው ካቢኔቶች አሉት። ጥቁር አንጸባራቂ የጠረጴዛ ዕቃዎች እና መስታወት የተገጠመላቸው ምድጃዎች ይታያሉ። በመስኮት በኩል ያለው የብረት ቧንቧ እና መብራት የተገጠመለት የላይኛው ካቢኔት ጎልተው አሉ።

ደማቅ ቢጫ ቀለም ያለው የማር ጠርሙስ በቅርብ ርቀት ላይ ይታያል። ጠርሙሱ ላይ "ጫካ ማር" የሚል ጽሑፍ ያለበት ቢጫ መለያ ተለጥፏል። የጠርሙሱ ክዳን ቢጫና የተጣጠፈ ነው።

ከስካፎልዲንግ ስር የተቀመጠ ትልቅና ደማቅ አረንጓዴ ብሮኮሊ ስብስብን ያሳያል። እያንዳንዱ የብሮኮሊ ራስ ጥቅጥቅ ያለ የአበባ ቅርጽ ሲኖረው፤ አረንጓዴው ግንዱና ትላልቅ ቅጠሎቹ በግልጽ ይስተዋላል። እነዚህ በመጠኑ ትላልቅ የሆኑ ብሮኮሊዎች በአካባቢው ገበያ የሚቀርቡት ለቀጥታ ፍጆታ ወይም ለምርት ማቀነባበሪያ አገልግሎት ይሆን?

ግድግዳው በወርቃማ መጋረጃዎችና በትላልቅ ነጭና ባለቀለም አበቦች ያጌጠ ነው። መሃል ላይ በባሕላዊ ቅርጾች የተቀረጹ ክብ ማስጌጫዎች ይገኛሉ። ከፊት ለፊት ወርቃማ ቀለም ያለው ትንሽ ጠረጴዛ አለ። ይህ የዝግጅት አይነት በዋነኝነት ለምን ዓይነት ሥነ ሥርዓት ጥቅም ላይ ይውላል?

ሁለት ትናንሽ ልጃገረዶች ባህላዊ የኢትዮጵያ ልብስ ለብሰው ጠረጴዛ ላይ ተቀምጠዋል። ትልቋ ለታናሽዋ ልጅ ወጥና እንጀራ በእጇ ትመግባለች። ሰፊ የምግብ ሰሃን ከፊታቸው አለ።

ባለ አንድ ፎቅ ቤት ነጭ ግድግዳዎችና ግራጫ ድንጋይ የሚመስሉ ንጣፎች አሉት:: ነጭ አራት ማዕዘን ምሰሶዎች ያሉት መግቢያ ሲኖረው፣ ጥቁር ቀለም ያለው ወለል አለው:: በመግቢያው በኩል በርካታ ወንበሮችና የልጆች ብስክሌት ይገኛሉ::

ሁለት መሪዎች በወርቃማ ወንበሮች ላይ ተቀምጠው ፈገግታ ያሳያሉ ። ሁለቱም ጥቁር ልብስና ክራባት አድርገዋል። በጀርባው የግብፅ ባንዲራና ጥንታዊ ካርታዎች አሉ።

በሱቅ ውስጥ የእንጨት መደርደሪያዎች በልዩ ልዩ የምግብ እና የቤት እቃዎች ተሞልተዋል። ከታሸጉ ምግቦች፣ ከሩዝ እና ፓስታ ፓኬጆች እንዲሁም፤ ከማር ወይም ከቅቤ ጋር የሚመሳሰሉ ትልልቅ ቢጫ ማሰሮዎች መደርደሪያዎቹ ላይ ተደርድረዋል።

በማስታወቂያ መልክ የተዘጋጀው ምስል ግራና ቀኝ የተከፈሉ ሁለት የመኪና ሞዴሎችን ያሳያል። በግራ በኩል በነጭ ዳራ ላይ የቆየ የሚመስል የብር ቶዮታ ኮሮላ አለ፤ በቀኝ በኩል ደግሞ በሰማያዊ ዳራ ላይ ቀይ ቶዮታ ያሪስ አለ፤ ልዩነታቸው ምንድን ነው?

ባዶ የሆነ አንድ ክፍል ውስጥ የተደረደሩ ብዙ የብረትና የእንጨት ጠረጴዛዎችና ወንበሮች ይታያሉ። ክፍሉ የእንጨት ወለል ያለው ሲሆን ከመስኮቶቹ ብርሃን ይገባል። ከፊት ለፊት ደግሞ የጥቁር ሰሌዳ ጫፍ ይገኛል።

ሁለት ወንዶች በምግብ ቤት ተቀምጠው ያሳያል። በፊታቸው ጠረጴዛ ላይ ብዙ ምግብ አለ፤ ቢጫ ሩዝ ወይም ፓስታና ቀይ መረቅ ያለበት ሥጋ በነጭ ሳህን ላይ ተቀምጧል። ወንዶቹ መብላት ለመጀመር የተዘጋጁ ይመስላሉ። ከበስተጀርባ ሌሎች ሰዎችና የሕንፃው ውጭ ክፍል ይታያል።

አምስት ወጣት ልጃገረዶች በተለያየ ቀለም የተቀባ ሻሽና ልብስ ለብሰው፣ በአረንጓዴ ሜዳ ላይ ጎን ለጎን ቆመዋል። አንዳንድ ልጃገረዶች ፈገግታ ሲያሳዩ፣ የሌሎቹ ገጽታ ደግሞ ጸጥ ያለ ነው። ታዲያ እነዚህ ልጃገረዶች የየትኛው የኢትዮጵያ ባህል ተወካዮች ይሆኑ?

ባልድ ራስ ያለው ሰው በፕሬስ ኮንፈረንስ ጠረጴዛ ተቀምጧል። ሱት እና ክራቫት ለብሷል። የኢቲቪ እና ፋና ሚዲያን ጨምሮ በርካታ ማይክሮፎኖች ፊቱ ይገኛሉ። የመንግስት መግለጫ ይሰጣል። ይህ ባለስልጣን በኢትዮጵያ ትምህርት ሚኒስቴር ውስጥ ያለው ኃላፊነት ምን ነበር?

አንድ ሰው ልባም ልብስ ለብሶ ከሴት ጋዜጠኛ ጋር በሶፋ ላይ ተቀምጦ ይወያያል። ጋዜጠኛዋ ብዕርና ማስታወሻ ይዛ ስትጽፍ፣ የንግግር ሁኔታ በክፍሉ ውስጥ ይታያል።

ብዙ ሰዎች ዙሪያውን ቆመው ቆሻሻ እያቃጠሉ ነው፤ አንዳንዶቹም ራሳቸውን በጨርቅ ሸፍነዋል። ሰዎች በተሰበሰቡበት መሬት ላይ ብዙ አፈርና የተበተኑ ነገሮች አሉ። ይህ የሰዎች ስብስብ ራሳቸውን ለመከላከል በብዛት እሳት የሚያነዱበት ምክንያት ምን ሊሆን ይችላል?

ቤተ ክርስቲያን ውስጥ በሺዎች የሚቆጠሩ ምእመናን ነጭ ልብስ ለብሰው ቆመዋል። በግድግዳዎቹ ላይ የብሩህ ምስሎች ይገኛሉ፤ ቤተ ክርስቲያኑ በበዓል ወቅት እንደተጨናነቀ ያንፀባርቃል። ይህን የመሰለ ትልቅ መንፈሳዊ ስብሰባ በዋናነት ለየትኛው ሃይማኖታዊ በዓል ይከናወናል?

ነጭ ጃኬት የለበሰች ሴት በቴሌቪዥን ቀጥታ ስርጭት ላይ በቁምነገር ትናገራለች። ሴትየዋ መነፅር አድርጋለች፤ ከበስተጀርባዋ የካርታ አቀማመጥ ሲታይ የቁጣን ስሜት የሚያሳይ መረጃ ትሰጣለች። ከታች ደግሞ ከንቲባ አዳነች አበቤ ሁለተኛውን ምእራፍ የኮኒደር ልማት የሚል ጽሑፍ አለ።

ባዶ በሆነ የፊልም ማሳያ አዳራሽ ውስጥ፣ ረዣዥም የቀይ ወንበሮች ረድፎች በአግድም ተዘርግተዋል። ከፊት ለፊት ባለው ትልቅ ነጭ ስክሪን ላይ 'ሲኒማ ቤት' የሚል የአማርኛ ጽሑፍ ከስር ደግሞ 'cinemabet.com' የሚል ድህረገጽ ስም በጥቁር ቀለም ተጽፏል።

ይህ ሥዕል ዘመናዊ የቡና መፍጫ ማሽን ያሳያል። በማሽኑ የላይኛው ግልጽ ክፍል ውስጥ ቡናማ ፍሬዎች ሲታዩ፣ ታችኛው የብረት ክፍል የተፈጨ ቡና ለመሰብሰብ ያገለግላል።

የካርቱን ስታይል ማይክሮፎን በአረንጓዴ ዳራ ላይ ይታያል። ማይክሮፎኑ ጥቁር የላይኛው ክፍል እና ግራጫ አካል አለው፤ በመሃል ላይ ትንሽ ቀይ ማብሪያ/ማጥፊያ አለው። ቀጭን ጥቁር ገመድ ከታች በኩል ይወጣል።

አምስት ታዳጊ ወጣቶች፣ የተለያዩ ቀለማት ያላቸው ልብሶችንና ጅንስ ሱሪዎችን ለብሰው፣ ፈገግታቸውን እየገለጹ በብስክሌት እጀታ አጠገብ ተጠጋግተው ቆመዋል፤ ወጣቶቹ የተሰባሰቡት ለየትኛው ልዩ የጋራ እንቅስቃሴ ወይም በዓል ምክንያት ነው?

ምስል በደማቅ አረንጓዴ የፕላስቲክ ከረጢት ውስጥ በጥንቃቄ የተቀመጠ ለስላሳ እና የተሸበሸበ ሰላጣ ቅጠሎችን ያሳያል። የሰላጣው ቅጠሎች ትኩስ የሚመስሉ እና ፈካ ያለ አረንጓዴ ቀለም ሲኖራቸው፣ ጠርዞቻቸው ደግሞ ጥቁር አረንጓዴ ናቸው።

እጅግ በጣም ብዙ ሰዎች በአንድ ክፍት ስፍራ ተሰብስበው፣ አንዳንዶቹ የተለያየ ቀለም ያላቸው ባንዲራዎችን ያውለበልባሉ። ሕዝቡ ቀይ፣ ቢጫ እና አረንጓዴ ቀለም ያላቸውን ልብሶች ለብሷል። ሰልፉ በብርሃንና ፀሐያማ በሆነ አካባቢ ሲከናወን፣ ከበስተጀርባ ዛፎች እና ሕንፃዎች ይታያሉ።

አንድ ወታደር ለብቻው ቆሞ፣ ቡናማ ቆዳና አጭር ጸጉር አለው። ካሞፍላዥ ልብስ ለብሶ፣ በራስ ቅሉ ላይ ደግሞ ሰማያዊ ቀለም ያለውን የሃገሪቱን የሰላም አስከባሪ ባሬት/ኮፍያ አድርጓል። ዳራው ነጭ እና ቀጥ ያለ ሰንጠረዦች ያሉት የብረት ግድግዳ ይመስላል።

ይህ ምግብ ቀይ መረቅ ያለው፣ በደማቅ ቡናማ ቀለም የተፈረፈረ ፍርፍር ይመስላል። የተፈረፈሩት የእንጀራ ቁርጥራጮች በሳህኑ ላይ በቅርብ ርቀት ተከማችተዋል። አንዳንድ የእንጀራ ክፍሎች የስልሱን ቀለም ሲይዙ፣ ሌሎቹ በቀላል ቢጫ ቀዳዳማ ክፍሎች ጎልተው ይታያሉ።

አንድ ገበሬ ከበርካታ ረጅም ቀንድ ካላቸው ከብቶች ጋር በአንድ ደረቅ ሜዳ ላይ ያሳያል። ከብቶቹ የተለያዩ ቀለሞች ሲሆኑ አፋቸው ውስጥ ደረቅ ሣር ይዘዋል። ገበሬው ከከብቶቹ መካከል ቆሞ በትሩን ይዟል። ሥዕሉ የእርሻና የከብት እርባታን ገጽታ ያሳያል።

ብዙ ገበሬዎች በቀላል ልብስ ተጠቅመው መሬቱን እያረሱ ነው። በቡድናቸው መካከል ቆመው በጋራ እየሰሩ ያሉት ድርጊት የፍቅርን እና የደስታን ስሜት ያንጸባርቃል። በስተጀርባ የተራቆቱ እርሻዎች፣ የተቆለሉ ገለባዎችና የተጠረዙ መሬቶች የጭንቀት እና የሥራ ብዛት ያመለክታሉ።

የፋሽን ትርዒት ነው። ሰውዬው አረንጓዴ ቀለም ያለው አጭር ቁምጣና ሸሚዝ ለብሷል፣ ልብሱ ላይ የአረንጓዴ፣ ቢጫ እና ቀይ ክር ማስጌጫዎች አሉ። የዚህ ዓይነት ልብስ በዘመናዊ የኢትዮጵያ ፋሽን ምን አይነት መልዕክት ያስተላልፋል?

አንድ ወጣት አትሌት የውድድር ልብስ ለብሶ ማይክራፎን ይዞ መሃል ላይ ቆሟል። ከበስተጀርባ በሰፊው የተዘረጋ ህዝብ በቀይ፣ በቢጫ እና በአረንጓዴ አልባሳት ግዙፍ መንገድ ላይ ሲሮጥ ይታያል። በምስሉ ስር ባለው ሰማያዊ ባነር ላይ የአማርኛ ጽሑፍ ተቀምጧል።

ሶስት ሰዎች ሰፋፊ በሆኑ አረንጓዴ የእርሻ ቦታዎች ላይ ሰብል ሲሰበስቡ ይታያሉ። ሴትየዋ ቀይ ሻሽና ደማቅ ቀሚስ ለብሳ ከፍተኛ መጠን ያለው የሰብል ነዶ በእጆቿ ይዛለች። ከበስተግራ አንድ ወንድና ሌላ ሰው ተጎንብሰው ተመሳሳይ ድርጊት ሲፈጽሙ ይታያሉ።

የዩኒፎርም ልብስ የለበሱ ተማሪዎች በትምህርት ቤት ውስጥ ወንበራቸው ላይ ተቀምጠው መማሪያ መጻሕፍትን ያነባሉ። ሁሉም ሰማያዊና ነጭ የደንብ ልብስ ለብሰዋል፤ እንዲሁም ለመከላከል የአፍና አፍንጫ መሸፈኛ አድርገዋል። ክፍሉ ውስጥ ያሉት ጠረጴዛዎች ግራጫማ ቀለም አላቸው።

አንድ እጅ ብዙ የሚያብረቀርቁ የብር ወይም ነጭ ብረት ሰንሰለቶችን ሲይዝ በቅርበት ቀርቧል። እነዚህ ሰንሰለቶች የተለያዩ የሽመና ንድፎችን ያሳያሉ፤ አንዳንዶቹ አጭርና ሰፊ ሲሆኑ፣ ሌሎች ደግሞ የተጠላለፉና ጠባብ ናቸው። እጁ ሰንሰለቶቹን በአቀባዊ ይዟቸዋል።

ሦስት ወንዶች በስፋት አረንጓዴ በሆነ ሜዳ ላይ ባህላዊ ልብስ ለብሰው ተሰብስበው ቀርበዋል። አንደኛው ሽማግሌ ተቀምጦ በትር ተደግፏል። ሌሎች ሁለቱ ተንበርክከው አንዱ ዱላ ይዟል፣ ሌላው ጠመንጃ መሰል ነገር አቅፎ ፈገግ ብሏል። ከበስተጀርባ ላሞች ይግጣሉ።

መሀሉ ላይ ጠጠር ያለበት፣ በአራት የብረት ምሰሶዎችና ሰንሰለቶች የታጠረ አረንጓዴ የሳር ምድር ይታያል፤ በትልቁ ነጭ ሰሌዳ ላይ የውጫሌ ውል አንቀጽ 17 መሆኑን የሚገልጽ የአማርኛ ይዘት ተጽፎበታል፤ የውጫሌ ውል ቀዳሚ ዓላማ ምን ነበር?

በግንባታ ሥራ የሚያገለግሉ የብረት አርማታዎች ክምር ናችው ። አርማታዎቹ ረዥም ክብ ቅርጽ ያላቸው ሲሆን የማይዝግ ብረት ይመስላል። የብረቶቹ ገጽታ ለመያዝ እንዲያመች የተቆራረጠ ቅርጽ አለው። እነዚህ ብረቶች ህንፃ ለመገንባት የሚያገለግሉ ጠንካራ የግንባታ እቃዎች ናቸው።

ይህ ነጭ የሆነ የልብስ ስፌት መኪና ነው። መሳሪያው በጠረጴዛ ላይ ተተክሎ ልብሶችን ለመስፋት ዝግጁ ነው። ረዥም የብረት መርፌ ወደ ታች ተጠቁሟል። ከላይ ክር መጠምጠሚያ መቆሚያ አለ። ይህ ለፋብሪካ ወይም ለትልቅ ልብስ ሥራ የሚያገለግል ዘመናዊ መሣሪያ ነው።

ስድስት ወታደሮች በበረሃማ ቦታ ላይ ቆመው ይታያሉ። ሁሉም ወታደሮች የካሜራ ልብስና አረንጓዴ ኮፍያ አድርገዋል። በልብሳቸው ላይ አረንጓዴ የክንድ ማሰሪያ አላቸው፤ ሁለት ወታደሮችም ሰማያዊና ነጭ የሆነ ሰንደቅ ዓላማ በእጃቸው ይዘዋል። ከጀርባ ድንኳኖች ይገኛሉ።

ሰማያዊ ሙሉ ልብስ የለበሰ ፖሊስ መኮንን ከፊት ተቀምጧል። ከሱ አጠገብ ሌሎች የፀጥታ አካላትና ሲቪል ልብስ የለበሱ ሰዎች በስብሰባ አዳራሽ ውስጥ ይገኛሉ። በጠረጴዛው ላይ የኢትዮጵያ አረንጓዴ፣ ቢጫና ቀይ ሰንደቅ ዓላማዎች ተቀምጠዋል።

ምግቡ በመልክና በአቀራረብ ደረጃ የፍርፍር ወይም የቅርጫ ዓይነት ነው። የተቆራረሰ እንጀራ ወይም ቂጣ በበርበሬና በቅቤ ወጥ ውስጥ ተለብልቦ የቀረበ ይመስላል። ደማቅ ቀይና ቡናማ ቀለም አለው። ይህ የኢትዮጵያ ባህላዊ ቁርስ ነው።

እጅግ ትኩረት ተሰጥቶት የቀረበው የቤት ውስጥ እይታ፣ በግራ በኩል ነጭ የእንጨት በር የወርቅማ እጀታ ሲኖረው፣ ከጣሪያው ጋር የተጣበቁ ቡናማ የእንጨት ቁምሳጥኖች በግልጽ ተሰፍረዋል። ቁምሳጥኖቹ ረዣዥም የብረት እጀታዎች ያሏቸው፣ አግድም እና ቀጥ ያሉ ክፍሎችን ይዘዋል።

ባህላዊ የሙዚቃ መሣሪያ በነጭ ዳራ ላይ ተቀምጧል። የሙዚቃ መሣሪያው ቆዳ የተገጠመለት ክብ የድምፅ ክፍል አለው። ከሱ ላይ ዘጠኝ ገመዶች ወደ ላይ ወጥተው ከእንጨት መቃን ጋር ተያይዘዋል። ገመዶቹን የሚወጠሩ አራት የእንጨት መቃኖች በላዩ ላይ ይገኛሉ።

የወይራ አረንጓዴ ቀለም ያላቸው ሁለት የሴቶች ጫማዎች በነጭ እብነ በረድ ላይ ቀርበዋል። ጫማዎቹ በትንሽ ተረከዝ እና በሚያብረቀርቅ ድንጋይ በተንጠለጠለ ክብ ጌጥ ያጌጡ ናቸው። የእግር ማሰሪያቸው ቀጭን የወርቅ መታጠቂያ አለው።

በሁለት የተለያዩ ቡድኖች የተከፋፈሉ የእግር ኳስ ተጫዋቾችን ያሳያል። ተጫዋቾቹ በሰማያዊና በቢጫ ማልያ ለብሰዋል። በሜዳው ላይ ተሰብስበው እርስ በእርሳቸው ሲወያዩ ይታያል። ከበስተጀርባ ስታዲየም ይታያል፤ በምስሉ ታችኛው ቀኝ ክፍል ላይ የቴሌቪዥን ጣቢያ አርማ አለ።

ቡናማ ባርኔጣ የደፋች፣ ሰማያዊ ሸሚዝ የለበሰች ወጣት ሴት በደማቅ ቢጫ ጠረጴዛ ላይ ተቀምጣለች። የፍራፍሬ ጅስ በብርጭቆዎች ቀርበውላታል፣ ጠረጴዛው ላይ ደግሞ ሙዝ፣ ፓፓያ እና አቮካዶ የመሳሰሉ ፍራፍሬዎች ተቀምጠዋል። የጀርባው ግድግዳ በምግብ እና የፍራፍሬ ምስሎች ያጌጠ ነው።

ጢም ያለው አዛውንት ጥቁር ልብስ፣ ነጭ ሸሚዝ እና በቀይ ነጠብጣብ ያጌጠ ክራባት ለብሰዋል። ሰውየው ቀጥ ብሎ እና በቁም ነገር ወደ ፊት ይመለከታል። በጃኬቱ ላይ ቀይ መስቀል ያለበት ትንሽ ባጅ ተሰክቷል፤ የጀርባው ቀለም ሰማያዊ ነው።

የመቅደላ አምባ ዩኒቨርሲቲ አርማ ቢጫ ዳራ ላይ ደምቋል። አርማው ነበልባል ያለበት ችቦ ከመጽሐፍ በላይ ሲወጣ ያሳያል። በላዩ ላይ የአቶም ምልክት ሲገኝ፣ በዙሪያው የእንግሊዝኛና የአማርኛ ጽሑፎች አሉ። እነዚህ የአርማው ምልክቶች ለዩኒቨርሲቲው ምን እሴቶችን ወይም ትኩረትን ይወክላሉ?

አንድ ጥንድ ጥቁር ጫማ ከላይ ባለው የብረት መቆሚያ ላይ ተደግፈው በሚያምር ሁኔታ ቀርበዋል። በብርሃን ብዥታ ዳራ ላይ፣ ጫማዎቹ በሳጥን ላይ ቆመዋል። ይህ የጫማ ሞዴል በዋናነት ለየትኛው የአትሌቲክስ እንቅስቃሴ ነው ተብሎ የሚታሰበው?

ነጭ የባህል ልብሶች የለበሱ ዘጠኝ ወንዶችና አንዲት ሴት የአትክልት ስፍራ ውስጥ ቆመዋል። ሴትየዋ መሃል ላይ ስትሆን ልብሷ በቀለማት ያሸበረቀ ጥልፍ አለው፤ አንዳንዶቹ አረንጓዴ፣ ቢጫና ቀይ መለያዎችን አድርገዋል። ይህ ትልቅ ቡድን ለየትኛው ልዩ በዓል የተሰበሰበ ይመስላል?

ሁለት ደማቅ ብርቱካናማ ስፖርት ጫማዎች ጥቁር ማሰሪያዎች እና ነጭ ሶል ያላቸው በነጭ መሬት ላይ ተቀምጠዋል። ከጫማዎቹ በስተጀርባ በወርቃማ መያዣ ውስጥ ያለ ትንሽ አረንጓዴ የቤት ውስጥ ተክል ይታያል።

የዩኒቨርሲቲ ወይም የትምህርት ቤት ቤተ-መጽሐፍት ውስጥ ብዙ ተማሪዎች ሲያጠኑ ያሳያል። ተማሪዎቹ በረዣዥም ጠረጴዛዎች ዙሪያ ተቀምጠው መጽሐፍትን እያነበቡና ማስታወሻ እየያዙ ነው። አካባቢው በትጋት በተሞላ ሥራ የተዋጠ ሲሆን የንባብና የጥናት ድባብ ይስተዋላል።

ነጭና ሰማያዊ ቀለም ያለው የሃይላንድ ወተት ማሸጊያ መያዣ ከፊት ቀርቧል። በማሸጊያው መሃል ላይ "ወተት" የሚል ጽሑፍ እንዲሁም የ500 ሚሊ ሊትር መጠን እና አረንጓዴ አርማ ተቀምጧል።

በሙዚቃ ስቱዲዮ ውስጥ የተቀመጠ አንድ ወጣት ሰው ፈገግ እያለ ቀርቧል። ከበስተጀርባው አረንጓዴ ኤሌክትሪክ ጊታር እና ትልቅ የከበሮ መሣሪያ እንዲሁም የተለያዩ የኦዲዮ መሣሪያዎች እና የቁልፍ ሰሌዳዎች በጠረጴዛ ላይ ይገኛሉ።

መስቀለኛ አቅጣጫ የተያዙት የኢትዮጵያና የአሜሪካ ባንዲራዎች ናቸው። የኢትዮጵያ ባንዲራ አረንጓዴ፣ ቢጫና ቀይ ቀለሞች ሲኖሩት፣ የአሜሪካው ባንዲራ ደግሞ ቀይና ነጭ ቀለሞች አሉት። እነዚህ ሁለት ሀገራት በዋናነት ምን አይነት ዲፕሎማሲያዊ ግንኙነት አላቸው?

ጠረጴዛ ላይ የተቀመጠ ጠርሙስ ቅዱስ ጊዮርጊስ ቢራና የተሞላ ብርጭቆ ቢራ። ቢራው ፈዛዛ ወርቃማ ቀለምና ከላይ አረፋ አለው። የቢራው ጠርሙስ ዋናው መለያ ቢጫ ሲሆን በላዩ ላይ ፈረስ ላይ የተቀመጠ ቅዱስ ጊዮርጊስ ዘንዶ ሲገድል የሚያሳይ ምስል አለበት።

በርካታ ሴቶች ነጭ የባህል ልብስ ለብሰው በጋራ በደስታ ስሜት እየጨበጨቡ ነው። የሚያምሩ ረጅም ፀጉሮቻቸውና የፊታቸው ፈገግታ በሥነ ሥርዓቱ መደሰታቸውን በግልጽ ያንጸባርቃል። ዳራው በቀይና ነጭ ጨርቅ ያጌጠ ነው።

አንድ ሰው የተቦጫጨቀ ጫፍ ያለው ሰማያዊ ጂንስ ሱሪና ነጭ የቆዳ ሸራ ጫማ አድርጓል። ጫማው በቀይና በጥቁር ቀለማት መስመር አለው። እግሮቹ በእንጨት በተሠራ ወለልና ነጭ አጥር አጠገብ ተንጠልጥለዋል።

ንጹህና በሚገባ የተደራጀ የመድኃኒት መደብር (ፋርማሲ) ውስጥ ሁለት ሴቶች ይገኛሉ። አንዷ ሰራተኛዋ ነጭ ካባ ለብሳና ማስክ አድርጋ ከቆጣሪው ጀርባ ትገኛለች። ሌላኛዋ ደንበኛዋ ከፊት ለፊት ቆማ አገልግሎት ትጠይቃለች። መደርደሪያዎቹ በተለያዩ መድኃኒቶች ተሞልተዋል።

ትልቁ ባለ ብዙ ፎቅ ሆቴል ህንጻ በሰፊ አረንጓዴ የሳር ሜዳ ላይ ቆሟል። ምስሉ ከጎንደር ሪዞርት በተጨማሪ በሀዋሳ እና ሌሎች ቦታዎችን ይጠቅሳል። በምስሉ ላይ ትንንሽ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ እንዲሁም በባህላዊ ሰሃን የቀረበ ምግብ ይታያሉ።

ጥቁር ጠመዝማዛ ፀጉር ያላት ሴት በፈገግታ ጠጅ ያለበትን ብርሌ በእጇ ይዛለች። ሴትየዋ ቀይና ነጭ የባህል ልብስ ለብሳ፣ የወርቅ የመስቀል የአንገት ሐብልና የእጅ አምባር አድርጋለች። ይህ ሴትየዋ የያዘችው ቢጫ ፈሳሽ በኢትዮጵያ ባህል ምን አይነት ጠቀሜታ አለው?

አስር ሰዎች ነጭ ልብስና ጥምጣም ለብሰው ከፍ ባለ መድረክ ላይ ቆመዋል። ከመካከላቸው አንዱ ማይክሮፎን ይዞ ሲናገር፣ ሌሎቹ በጸጥታ ይከታተላሉ። መድረኩ በቀይ እና ጥቁር መጋረጃዎች እንዲሁም በሚያብረቀርቅ መብራቶች ያጌጠ ነው። ከጎን ነጭ እና ቀይ ፊኛዎች ይታያሉ።

ረጅም ፀጉር ያላት አንዲት ሴት ሰማያዊ ባህላዊ ልብስ ለብሳ ወደ ካሜራ ጀርባዋን አዙራ ትሄዳለች። ከኋላዋ ሌላ ሴት የሀገር ልብስ ለብሳ ትከተላለች። ብዙ ሰዎች በጎን በኩል ቆመዋል።

የውሃ ማጓጓዣ ታንከር መኪና ያሳያል። አንድ ሰው በታንከሩ ላይ ወጥቶ በረዥም አረንጓዴ ቱቦ ውሃ ሲሞላ ይታያል። ታንከሩ ቢጫ ቀለም ያለው ሲሆን መኪናው ደግሞ ነጭ ነው። ይህ ተግባር ውሃ ለሚፈልጉ አካባቢዎች አገልግሎት መስጠት ነው። ሰማዩ ጥርት ያለ ነው።

በካርቶን ስዕል ውስጥ አንድ ግለሰብ ነጭ ልብስ ለብሶ አረንጓዴ ሻማ ጠምጥሟል። ሰውየው ቀኝና ግራ እጁን ተጠቅሞ፣ ከቀርከሃ የተሰራ የሚመስለውን ባህላዊ የሙዚቃ መሳሪያ (ዋሽንት) እየተጫወተ ነው።

ብርቱካናማ ዳራ ባለው የሽፋን ምስል ላይ፣ ነጭ የሆኑ “አፉ” የሚል የአማርኛ ፊደል ከላይ በኩል በግልጽ ተጽፈዋል። ከፊደላቱ ስር ከንፈሮች በአረንጓዴ እና ቀይ ቀለማት ሲቀቡ፤ የከንፈሮቹ ቅርፅ ለስላሳ ሽግግር አለው።

አንዲት ፈገግታ ያላት ሴት የቅርብ ፎቶ ተነስታለች። ሴትየዋ ጥቁር የፈትል ጠለፈ ፀጉር ያላት ስትሆን፣ ብርቱካናማ ሻሽና ልብስ ለብሳለች። ከበስተጀርባ የጠራ ሰማያዊ ቀለም ያለው ግድግዳ ይታያል። ጥርሶቿ የተከፈሉ ናቸው።